በቢጫ እና ቡኒ መካከል ባለው የሽፋን ቀለም ላይ፣ ጎልቶ የወጣ ቢጫ ክብ ቅርጽ ከላይ በግራ በኩል አለ። ከስሩ በቢጫ ቀለም የተጻፈው የአማርኛ ርዕስ "ከአድማስ ባሻገር" የሚል ነው፤ ይህ መጽሐፍ በየትኛው ታዋቂ ኢትዮጵያዊ ደራሲ ተጽፎአል?

በጣም ቢጫ የሆኑ የ ሙዝ ዘለላዎች ተቆርጠዋል። እያንዳንዱ ሙዝ ረዥም ቅርፅ አለው። ሙዝ በጥሩ ሁኔታ አሉ፣ አነስተኛ ጥቁር ነጠብጣቦች አሏቸው። ለበላተኛ ዝግጁ ናቸው። ይህ ዓይነት ሙዝ ከሌሎች በኢትዮጵያ ከሚበቅሉ የሙዝ ዓይነቶች ምን የተለየ ባህሪይ አለው?

ቡናማ ቀለም ያለው ድንች ደቃቅ እና ብዙ ነው፣ በአንድ ክምር ውስጥ በግልጽ ተከምሯል። ከላይ በኩል አንድ ሰው ከከረጢት ውስጥ ድንቹን እያወጣ በከፊል ይታያል። ከበስተጀርባው ጥቁር ሲሆን፣ ቦታው በግልጽ የማይታይ የገበያ አካባቢ ነው።

የብርሃን አንጸባራቂ ባሉባቸው ዘመናዊ ህንጻ ውስጥ ሶስት ባዶ ኤስካሌተሮች በሰያፍ ወደ ላይ ይዘልቃሉ። የኤስካሌተሮቹ ጎንና ጎን የብረትና የመስታወት የእጅ መደገፊያዎች አሏቸው። ሰፋፊ የመስታወት መስኮቶች እና ሰማያዊ ጥለት ያለው ምንጣፍ የውስጠኛውን ክፍል የዘመናዊነት ስሜት ይሰጣሉ።

ወጣት ሴቶች በብዛት ቡናማና ነጭ የሆነ የብሔር ልብስ ለብሰዋል። በጭንቅላታቸውና አንገታቸው ላይ ዶቃና ጌጦች ተደርጓል። የአሸንዳ አበባ የሚመስል ቢጫ አበቦችን በደስታ ይዘዋል። በአክብሮትና በፍቅር መሃል ያሉትን ትመለከታሉ።

አንድ ወጣት አጭር ጸጉር ያለው ሰው በፋሽን መድረክ ላይ ቆሟል። አረንጓዴ ሸሚዝና ሱሪ እንዲሁም ቀይ ጨርቅ ለብሷል። አንገቱ ላይ ጌጥ እና በእጁ ዘንግ ይዟል።

ሁለት ቡናማ ቀለም ያላቸው እና በባህላዊ ጥልፍ ያጌጡ ሻንጣዎችን ያሳያል። የሻንጣዎቹ የታችኛው ክፍል ከቆዳ የተሠራ ሲሆን፤ ጥቁር ቀለም ያላቸው መያዣዎች አሏቸው። ከበስተጀርባው የተጠለፉ እና ጥቁር ቀለም ያላቸው የሸክላ ዕቃዎች እንዲሁም የእንጨት ጌጣጌጦች ይታያሉ።

አጽንዖት ተሰጥቶት የቀረበው የኢንዱስትሪ ቦታ ሦስት ግዙፍ ነጭ ሲሊንደራዊ ታንኮች ከላይ ቀይ ቀበቶዎች ታጥቀዋል። ከኋላቸው ሰማያዊ የፋብሪካ ህንጻዎች እና ከፊል የብረት ጣሪያ ያለው መዋቅርና ከታች ቡናማ አፈር አለ፤ ዳራው ደግሞ ሰማያዊ ሰማይ ነው።

ፈገግታ ያለው ጥቁር ፀጉር ያለው ሰው ጥቁር ቲሸርት ለብሶ እጆቹን አጣብቆ ቆሟል። ሰውዬው አጭር ኩርምት ፀጉርና ጢም አለው፤ በአንገቱም ላይ የወርቅ ሐብል ይታያል። ከበስተጀርባ በብርሃን የተሞላ የሚያምር አዳራሽ አለ።

በሰማያዊና ሮዝ ከፍል በተከፈለ ዳራ ላይ፣ አንድ ጥንድ ሰማያዊና ሮዝ ቀለም የተቀላቀለበት የባህር ላይ ጫማ (ስሊፐር) ተቀምጧል። የጫማው ቀላልነት እና በቀኝ በኩል ያለው የባህር ኮፍያ የዕረፍት ጊዜ መድረሱንና የሰመርን ደስታ በኃይል ያጎላል።

ሦስት ሰዎች በሬስቶራንት ውስጥ በጋራ ከትልቅ ሳህን ላይ ይበላሉ። አንዲት ሴት በትኩረት ስትመገብ፣ ወንዶቹ ከጎኗ ተቀምጠው ስጋውን ይወስዳሉ። ታዲያ ይህ ሬስቶራንት በየትኛው የኢትዮጵያ ምግብ ዝነኛ ይሆን?

ረዥም የሆኑ አንጸባራቂና ውሃ የማያስገቡ ሁለት የጎማ ቦት ጫማዎች በነጭ ጀርባ ላይ ተቀምጠዋል። ጫማዎቹ በቡኒ፣ በአረንጓዴ፣ በጥቁር እና በቀላል ሰማያዊ ቀለም የተቀላቀለ የጦር ሠራዊት ቅብ አላቸው። ጫማዎቹ በንጽህና የቀረቡ ሲሆን፤ ከጉልበት በታች የሚደርስ ቁመት አላቸው።

አንድ ሰራተኛ በጨርቃጨርቅ ፋብሪካ ውስጥ ጭምብል ለመስፋት የልብስ ስፌት ማሽን ትጠቀማለች። ሮዝ ቀለም ያለው የራስ መሸፈኛ እና መከላከያ ጭምብል አድርጋለች። ሌሎች ሰራተኞችም ከበስተጀርባ ይሰራሉ።

ይህ አርማ በሰማያዊ ግራጫ ዳራ ላይ ሰማያዊ ቀለም አለው። በላይኛው ቅስት ላይ "የኢትዮጵያ የሃይማኖት ተቋማት ጉባኤ" የሚል ጽሑፍ አለ። መሃሉ ላይ የሰላም ምልክት የሆነች ርግብ አለች።

አራት አጋዘኖች፣ አንደኛው ትልቅ ቀንዶች ያለው፣ በሰላም እና በንቃት አረንጓዴ ሣር በዝቅተኛ ስፍራ ላይ ይግጣሉ። አንደኛው አጋዘን በትኩረት አካባቢውን ሲመለከት፤ ቀሪዎቹ በመረጋጋት እየተንቀሳቀሱ ነው። የተፈጥሮ የሰላም እና የመተማመን ስሜት ጎልቶ ይታያል።

ፕሮጀክተሩ ዋናውን ሌንስና መቆጣጠሪያዎች ያሉት ሲሆን፣ በጎንና በፊት በኩል አየር ማስወጫ ቀዳዳዎች አሉት። ይህ የቪዲዮ ፕሮጀክተር በብዛት በየትኞቹ የትምህርት ወይም የቢሮ አካባቢዎች ጥቅም ላይ ይውላል?

ሁለት ወጣቶች ሰፋፊ የእህል ማሳ ላይ እየሰሩ ነው። በእጃቸው የተቆረጡ የስንዴ ነዶዎችን ይዘዋል። ፀሐያማ በሆነ ቀን ኮረብታማ በሆነ ገጠራማ አካባቢ ላይ ይታያሉ።

ከሃይላንዶቹ መካከል ኮካ ኮላ፣ ፋንታ፣ ፔፕሲ፣ ስፕራይት፣ ሰቨን አፕ፣ ሽዌፕስ እና ማውንቴን ዴው ይገኙበታል። እነዚህ መጠጦች በአብዛኛው የትኛው ዓይነት ንጥረ ነገር በውስጣቸው ይይዛሉ?

እጅግ የሚያስደንቅ ክብር! ሴትየዋ መነፅር አድርጋ በጥሞና ትናገራለች። አለም አቀፍ በሚመስሉ ሰንደቅ አላማዎች ፊት ለፊት መቆሟ አስደናቂ ትልቅ ቦታ ነው። ጠንካራ እና በራስ የመተማመን መንፈስ አላት። ሳህለወርቅ ዘውደ ናጥ

ዘመናዊው ትልቅ የብዙ ፎቆች ሕንፃ የአብርሆት ቤተ-መጻሕፍት ነው፣ በላዩ ላይ ትልልቅ የመስታወት መስኮቶች አሉት። የሕንፃው የላይኛው ክፍል በባህላዊ ቅርጾች በተሠሩ የኮንክሪት ኮለኖች ያጌጠ ነው። ከታች ሰዎች ሲሄዱ ይታያሉ።

አራት ወርቃማ የጌጣጌጥ ዕቃዎች በደማቅ ቀይ ሣጥን ላይ ተቀምጠዋል። ዕቃዎቹ አንዱ የአንገት ጌጥ፣ ሁለት የጆሮ ጥልቆች እና አንድ ቀለበት ናቸው። ሁሉም የፀሐይን ቅርፅ ይመስላሉ እና በጥሩ ጥራት ተቀርጸዋል። ጌጣጌጡ በኢትዮጵያ ባሕላዊ ሥርዓት ውስጥ ምን ዓይነት ቦታ አለው?

ብዙ ቁጥር ያላቸው ምዕመናን ነጭ የባህል ልብስ ለብሰው በቤተ ክርስቲያን ውስጥ ተሰብስበዋል። ከበስተጀርባ በብርቱካናማ መጋረጃዎች መካከል የቅዱስ ጊዮርጊስ ስዕል ተቀምጧል፤ ይህም ፍቅርን እና መንፈሳዊ ትጋትን ያንጸባርቃል። ሕዝቡ በታላቅ ትህትና ተቀምጦ ሃይማኖታዊ ሥነ ሥርዓት እየተካፈለ ነው።

ከፍየል ወይም ከበግ ቆዳ የተሰሩ ሁለት ባህላዊ ከበሮዎች ወለል ላይ ተቀምጠዋል። አንዱ ከበሮ ቀይ ቡኒ ቆዳ ሲኖረው ሌላኛው ጥቁር ቆዳ አለው። ከበሮዎቹ በቀይና ጥቁር የሽመና ልብስ ያጌጡ ሲሆኑ፣ በቆዳ ገመዶች ተጠምረዋል።

ከሕንፃው ውጭ የሚታዩና በብርጭቆ የተሠሩ ሁለት ሊፍቶችን ወይም አሳንስሮችን ያሳያል። ሊፍቶቹ በኮንክሪት ግድግዳዎች ላይ ተተክለው ወደ ላይና ወደ ታች ይጓዛሉ። የታችኛው ሊፍት ውስጥ አንድ ሰው የቆመ ሲሆን፤ የላይኛው ሊፍት ደግሞ ባዶ ነው።

በርካታ ባለሥልጣናትና ተሰብሳቢዎች በሰፊ አዳራሽ ውስጥ በተደረደሩ ወንበሮች ላይ ተቀምጠዋል። ተሳታፊዎቹ መድረኩን በመመልከት በጽሞና እያዳመጡ ነው። የተናጋሪዎችን ሃሳቦች በደንብ ለመረዳት ከፍተኛ ትኩረት ተሰጥቷል።

በሱፐርማርኬት መደርደሪያ ላይ፣ በተለያዩ ብራንዶች የተሞሉ የህፃናት የምግብ ቆርቆሮዎች ከታች ወደ ላይ በሶስት ዋና መደርደሪያዎች ላይ ተደራርበው ቆመዋል። አብዛኞቹ ቆርቆሮዎች ነጭ፣ ቀይ እና ቢጫ ቀለሞች አሏቸው።

በእግረኛ መንገድ ላይ በርካታ የሽመና ሥራዎች (መሶቦች) ተዘርግተዋል። ከፊት ለፊት፣ ደማቅ ቀለም ያላቸው እና የተጠላለፉ የሽመና ሥራዎች ሲኖሩ፣ ከኋላ በኩል ደግሞ ገለባማ ቀለም ያላቸው መሶቦች በአረንጓዴ ዛፎች ስር ለሽያጭ ቀርበዋል።

አንድ ሰማያዊ ባለሦስት ጎማ ታክሲ በጎኖቹ ላይ የእግር ኳስ ተጫዋቾች ምስል ተለጥፎበታል። የአሽከርካሪው መቀመጫ ላይ ፈገግታ ያለው ሰው ይታያል። ታክሲው ቆሻሻ በሆነ መንገድ ላይ ይገኛል።

ክብ ቅርጽ ያለው ባህላዊ ጎጆ በገለባ ጣሪያና በጠቆረ ግድግዳዎች አለ። የቤቱ ግማሽ ያህል አካል በሰማያዊና በነጭ ቀለም የተቀባ ሲሆን፣ አነስተኛ ሰማያዊ መስኮትና ጥቁር በር አለው። ጎጆው ከጎን ካሉ ዘመናዊ ቤቶች የሚለየው በምን መልኩ ነው?

የህጻን ዳይፐሮች እና የወተት ዱቄቶች በመደብር ውስጥ መደርደሪያ ላይ ተደርድረው አሉ። ታዲያ ይህ ሱቅ በዋናነት የሚያቀርበው የትኛውን ዓይነት ሸቀጥ ነው?

የጦር መሳሪያዎችና የመገናኛ ቁሳቁሶች መበራከት የከፍተኛ ጭንቀትና ፍርሃት ስሜትን ይፈጥራል። ረጅም ጥቁር ጥይቶች፣ የሬዲዮ ስልኮች እና የተለያዩ ወታደራዊ መሣሪያዎች አፈር ላይ ተዘርግተዋል።

ሲያስጨንቅ! የፊቱ ገፅታ በጣም ያሳስባል። ሰውዬው ስለሆነ ነገር በጥልቀት ያስባል። ዓይኖቹ ከባድ ነገር ይናገራሉ። ሀዘን እና ጭንቀት ይሰማል። ሁኔታውን ማሰብ ያበሳጫል። ምን አሳሰበው? አስደሳች ነገር ይምጣ።

በሽብልቅ የገለባ ጣሪያ ላይ የተቀረጹ በርካታ ባለቀለም የመልአክ ራሶች በአቀበት ተደርድረው ይታያሉ። በአራቱም አቅጣጫ የተጠለፉ የገለባ ማስዋቢያዎች አሉ። የመልአኮቹ ፊቶች ፍቅርንና ሰላምን የሚያንጸባርቅ አገላለጽ አላቸው። ከታች ያሉት ሁለት ትናንሽ መስኮቶች የቤተ ክርስቲያኑን መንፈሳዊ ገጽታ ያጎላሉ።

አንድ መካከለኛ እድሜ ላይ የሚገኝ ሰው ሰማያዊ ሱፍ ለብሶ በ ፕሬስ ኮንፈረንስ ወቅት ንግግር ያደርጋል። ከኋላው የኢትዮጵያ ሰንደቅ ዓላማ እና ሌላ ባንዲራ ተሰቅሏል። ይህ ሰው በኢትዮጵያ መንግሥት ውስጥ ከፍተኛ የመንግሥት ፖዚሽን ያለው ባለሥልጣን ነው?

ከጠና ውስጥ ከሚገኙ ደሴቶች መካከል አንደኛው ሲሆን ይህ ደሴ በውስጡ ብዙ ገዳማትን እንዲሁም ደግሞ ቅርሶችን የያዘ ቦታ ነው። ወደ እጊህ ገዳማት በየጊዜው የሚደረጉ ጉዞዎች ሲኖሩ አምስት መቶ ብር ከፍለን መሳተፍ እንችላለን።

ትልቅ ባለ ብዙ ቀለም ላባ ያላት ወፍ ያሳያል። ወፏ በራሷ ላይ ሰማያዊ ዘውድ አለባት። ረዥሙ ጅራቷ በዓይን ቅርጽ በተሰሩ ላባዎች የተሞላ ሲሆን፣ በአረንጓዴ እና ሰማያዊ ቀለሞች ያጌጠ ነው። ይህቺ ውብ ወፍ በየትኛው የዓለም ክፍል ትገኛለች?

አንድ ቢጫ የቁፋሮ መኪና መሬት ሲቆፍር ይታያል። በአቅራቢያው ቀይ የጭነት መኪና ቆሟል። ይህ ትዕይንት ከበስተጀርባ ትላልቅ ሕንፃዎች በሚታዩበት ከተማ ውስጥ የ ግንባታ ሥራን ያሳያል።

ጥቅጥቅ ያለና ረዣዥም የሆነ ጥድ የሚመስል የዛፍ ቅርንጫፍን በቅርብ ያሳያል። የዛፉ ቅጠሎች ጥቁር አረንጓዴ፣ መርፌ ቅርጽ ያላቸውና ወደ ታች የተንጠለጠሉ ናቸው። ይህ የፓይን ዓይነት ዛፍ በአካባቢው የደን ጥበቃና ለአየር ንጽሕና ምን ያህል አስተዋፅዖ ሊኖረው ይችላል?

አንድ መካከለኛ እድሜ ያለው ሰው ነጭ ልብስ ለብሶ፣ ቀና ብሎ በቅርበት ተቀምጧል። ሰውዬው በቁም ነገርና በትኩረት ሲመለከት፣ የሚናገረው ነገር ምን ያህል አስፈላጊ እንደሆነ ጭንቀትን ይፈጥራል።

ወንዶችና ሴቶች በወታደራዊ መስመር ተሰልፈው የቆሙ ሲሆን፣ የኋላ ክፍል ደግሞ ይታያል። ሁሉም ነጭ ቲሸርት ለብሰዋል፤ ከኋላ በዛፎች የተከበበ ሜዳ አለ። ቲሸርቶቹ በሀገርኛ ቋንቋ ጽሑፎች አላቸው፤ ታዲያ ይህ ሰልፍ የተደራጀው በምን ዓይነት ብሔራዊ አጋጣሚ ላይ ነው?

በትላልቅና አረንጓዴ ቅጠሎች የተሞላ ዛፍ በደማቅ ሰማያዊና ነጭ ደመናማ ሰማይ ስር ይታያል። ዛፉ ጥቅጥቅ ባለ የአረንጓዴ ቁጥቋጦዎችና በኮረብታማ መልክዓ ምድር ላይ ቆሟል፤ በዙሪያው ሌሎች ትናንሽ ዛፎችና ተክሎች አሉ፤ ይህ ዛፍ በምን ዓይነት የዕፅዋት ምድብ ይመደባል?

ብዙ ሰዎች በጠባብ ቦታ ላይ ተኮልኩለዋል። አብዛኞቹ ወጣቶች ሲሆኑ ጥቂት ሰዎች የአፍና የአፍንጫ መሸፈኛ አድርገዋል። ዋናው አጽንዖት የሰዎቹ ብዛትና የቦታው መጨናነቅ ነው። ጭንቀትና መጠባበቅ ከፊቶቻቸው ላይ ይነበባል።

ሰማያዊ ቀለም ያለው ረዥም የ መስጊድ ግንብ ጥገና እየተደረገለት ነው። አብዛኛው ሚናር ሙሉ ለሙሉ ማለት በሚቻል ሁኔታ በብዙ እንጨቶችና ዘንጎች ተከቧል። ደማቅ በሆነው ሰማያዊ ሰማይ ስር፣ አንዳንድ የኤሌክትሪክ መስመሮች ግንቡን የሚቆርጡ ይመስላሉ።

በአንድ ትልቅ ትምህርት ቤት ግቢ ውስጥ ብዙ ሕፃናትና ታዳጊዎች የተለያየ ቀለምና ዓይነት ያላቸው ባህላዊ ልብሶችን ለብሰው ሲጨፍሩ ይታያሉ። ተማሪዎቹ እጃቸውን አጣምረውና ከፍ አድርገው በደስታ ይሳተፋሉ። ይህ የደስታ ስብስብ የሚካሄደው ለየትኛው ዓይነት የሀገር በዓል አከባበር ሊሆን ይችላል?

አዲስ ነጭ የቢሮ ጠረጴዛና ጥቁር መረብ ወንበር ጎን ለጎን ተቀምጠዋል። ጠረጴዛው በስተቀኝ በኩል ሁለት መሳቢያዎች አሉት፤ ወንበሩ በፕላስቲክ ተጠቅልሎ በአራት እግሮች ላይ ይሽከረከራል። ክፍሉ ቡናማ ግድግዳና ግራጫማ ወለል አለው። በጠረጴዛው መሃል ማስታወቂያ ጽሑፍ ተቀምጧል።

ትኩስ እና ጥቁር ቡና በነጭ ስኒ ውስጥ በእንጨት ጠረጴዛ ላይ ይታያል። ከስኒው ላይ እንፋሎት ይወጣል። በስኒው ዙሪያ ጥቁር የተጠበሰ የቡና ፍሬዎች ተበትነዋል።

እንዴት ያምራል! ወጥ የተነከረው ለስላሳ ሽሮ በምጣድ የተጋገረ እንጀራ ላይ ያጓጓል። ቀይ የበርበሬ ወጥ በነጩ ሽሮ መሃል በጣም ደስ ይላል። ይህን ምግብ ሳይ መብላት አሰኘኝ። እግዚኦ ሲያጓጓ!

አንዲት እናትና አባት ትንሽ ልጃቸውን በሱቅ ውስጥ ታቅፈው በደስታ ቆመዋል። ከፊት ለፊታቸው የሰማያዊ ሚዛን መሣሪያ አለ። በቤተሰቡ ውስጥ ያለው ጥልቅ ፍቅርን እና የትስስር ጥንካሬ በግልጽ ይንጸባረቃል።

በባህላዊ ልብስ የለበሰ፣ በጥቁርና በነጭ ፎቶግራፍ የተቀረጸ የሰው ምስል ከሰማያዊ የሽፋን ገጽ ካለው መጽሐፍ ጋር ጎን ለጎን ቀርቧል። የሽፋኑ ቀለም ሰማያዊ ሲሆን፣ በትልቁ የሰዓት መስታወት ቅርጽ የተቀረጸ የጌጥ ሥራ አለው።

አንድ ወጣት ሰው፣ ቀላል ልብስ ለብሶና በትከሻው አካባቢ ነጭ ጨርቅ ጣል አድርጎ፣ ከዕፅዋት በተሠራች ባህላዊ ጀልባ (ታናኳ) ላይ ተቀምጧል፤ ይህ ዓይነቱ ባህላዊ መጓጓዣ በብዛት ጥቅም ላይ የሚውለው በየትኛው የኢትዮጵያ ሀይቅ ወይም ወንዝ ላይ ነው?

በርካታ ወጣት ሴቶች ባህላዊ ነጭ የጥጥ ልብሶችን ለብሰው በመድረክ ላይ ሆነው በጋራ ያጨበጭባሉ። ልብሶቹ በጥቁር የትግራይ ባህላዊ ሽመናና በቀይ አረንጓዴ ቀለማት ያጌጡ ሲሆኑ፤ ረዥም ፀጉራቸውን በነጭ ማሰሪያ አስረዋል። ሁሉም በደስታ ፈገግታ ያሳያሉ።

ሁለት ታዳጊዎች ታይክዋንዶን ለመጫወት ነጭ የደንብ ልብስና የመከላከያ ቁሳቁስ ለብሰው፣ በቀይና ሰማያዊ መድረክ ላይ ሲፋጠጡ ይታያል። አንደኛው ሰማያዊ፣ ሌላኛው ቀይ የደረት መከላከያ ለብሷል፤ ዳኛው በግልጽ በመካከል ይቆማል። ቦታው የት አካባቢ ነው?

በርካታ ትኩስ እና ባለ ብዙ ቀለም ፍራፍሬዎች በገበያ ውስጥ ባሉ መደርደሪያዎች ላይ በግልጽ ተደርድረዋል። ሙዝ፣ ማንጎ፣ ወይን፣ አናናስና ሌሎች ፍራፍሬዎች በተፈጥሮ ብርሃን ደምቀው ተከምረዋል።

መንገድ ዳር ላይ ያለ የንግድ እንቅስቃሴ አንድ ሰው መሬት ላይ ተቀምጦ አትክልቶችን እየሸጠ ነው። በቀይ ምንጣፎች ላይ ሎሚ፣ ቃሪያና ዱባ የመሳሰሉ አረንጓዴ አትክልቶችና ፍራፍሬዎች ተዘርግተዋል። ሽያጩ የሚካሄደው በከተማ መንገድ ዳር ሲሆን ከጀርባው የአውቶቡስ መቆሚያ ይታያል።

ሁለት ወንዶች በጠራራ ፀሐይ ስር በተቀመጡበት ወንበር ተቀምጠዋል። በተረጋጋ የሐይቁ ገጽታ ፊት ለፊት በሰላም ይመለከታሉ። አንዱ ግራጫ ልብስ ሌላው ደግሞ ጥቁር ጃኬት ለብሷል። ጥልቅ ውይይት በፍቅር ያካሂዳሉ።

ሁለት ሴቶች በነጭ የባህል ልብስ፣ የቀስተደመና ቀለም ያላቸው እጀታና የፊት ጭምብል ለብሰው ይታያሉ። የእስራኤልን ባንዲራ እያውለበለቡ በመሄድ ላይ ናቸው፤ ከበስተጀርባም አውሮፕላንና የአውሮፕላን ማረፊያ ግንብ ይታያሉ።

በገበያ ላይ የተደረደሩ ብዙ ዓይነት አትክልትና ፍራፍሬዎች ናቸው። አቮካዶ፣ ሎሚ፣ ሙዝ፣ ሽንኩርትና አናናስ በብዛት ይገኛሉ። ምርቶቹ በደረጃ የተደረደሩ ሲሆን፣ ይህም ንቁ የሆነ የግብርና ምርትና የንግድ እንቅስቃሴ አለ። ሁሉም ምርቶች ጥሩና ጤናማ ፍሬሽ ናቸው።

ብዙ ሴቶች በባህላዊ ነጭ ልብስ ለብሰው በእጃቸው የእምነት ምልክት ያላቸው መስቀለኛ ዱላዎች ይዘው ቆመዋል። ይህ ትልቅ የሃይማኖታዊ ስብሰባ በከተማ ውስጥ መካሄዱን ያሳያል።

ጥቁር በሆነ መንገድ ላይ፣ አንድ ተዘርሮ የወደቀ ሰው ከፊቱ የሚያብረቀርቅ የሱፍ አበባ አለ። የመጽሐፉ ሽፋን ላይ በደማቅ ነጭ "የሱፍ አበባ" የሚል ርዕስ አለ። ይህ ምስል ከመጽሐፉ ስም ጋር ተያይዞ ምን አይነት ምሳሌያዊ ትርጉም ይኖረዋል?

በርካታ ሰዎች፣ ሴቶችና ህፃናት፣ በንጣፍ ላይ ተሰብስበው የውሃ ጀሪካኖችን እየሞሉ ነው። ሰማያዊና የሎው ከለር ያላቸው በርካታ ጀሪካኖች ይገኛሉ። ከኋላ ሎጎ ያለበት ነጭ ጂፕ ቆሟል። ይህ ስፍራ በኢትዮጵያ ውስጥ ድርቅ በተጎዳው አካባቢ የሚደረግ የውሃ ሰፕላይ እርዳታን ይወክላል?

የኢትዮጵያ የኮሪያ ጦርነት ዘማቾች መታሰቢያ ፓርክ መግቢያ በር ላይ ቅስት ቅርጽ ያለው የመግቢያ ምልክት ይታያል። ምልክቱ በአማርኛ፣ በእንግሊዝኛና በኮሪያ ቋንቋዎች ጽሑፍ አለው፤ በሁለቱም ጫፎች የኢትዮጵያና የደቡብ ኮሪያ ሰንደቅ ዓላማዎች ይታያሉ።

የተሰለፉ ፕላስቲክ የአሻንጉሊት ምስሎች ብዙ የተለያየ ልብስ ለብሰዋል። ከምስሎቹ ጀርባ ባለው የሱቅ ጣሪያ ስልክ ቁጥሮች ተጽፈዋል። ሁለት ሴቶች የሱቁን ጠባብ የእግረኛ መንገድ አልፈው ሲሄዱ፣ በመንገዱ ግራ በኩል ቆመው ያሉ መኪናዎች እንዲሁም ከርቀት ረጃጅም ሕንጻዎች ይስተዋላሉ።

መደርደሪያ ላይ የተለያዩ ሳሙናዎች በጥንቃቄ ተደርድረው ይታያሉ። በአብዛኛው የላክስ ሳሙናዎች ደማቅ ሮዝ ቀለም ባለው ሽፋን ተጠቅልለው ይገኛሉ። በግራ በኩል ደግሞ ቀይ ቀለም ያላቸው የላይፍቦይ ሳሙናዎች በጥቅል ተቀምጠዋል። እነዚህ የንጽህና ምርቶች በብዛት መደራጀታቸው ትኩረት የሚስብ አይደለምን?

ከነጭ መጋረጃ ፊት ለፊት በነጭ የጨርቅ ወንበር ዙሪያ፣ ከተለያዩ ሐምራዊና ሮዝ አበቦች የተሠራ ክብ ቅስት ይታያል፣ የብርሃን ጌጡና በአጠገቡ ያሉ የአበባ ማስቀመጫዎች ይህንን መድረክ ለሠርግ ወይም ለሌላ ዓይነት ልዩ ዝግጅት አዘጋጅተውታልን?

ምግብ ቤት የሚመስል ሕንጻ ውጪያዊ ገጽታን ያሳያል። የህንጻው በላይኛው ክፍል ላይ ቀይ ቀለም ያላቸው ጨርቆች የተንጠለጠሉ ሲሆን፤ የመግቢያው በር በመስታወት የተሠራ ነው። በመግቢያው ፊት ለፊት ባለው ጠረጴዛ ላይ ቀይ ጨርቅ ተነጥፎ የወይን ጠጅ ያላቸው ብርጭቆዎች በፒራሚድ ቅርጽ ተደርድረዋል።

በትልቅ ነጭ የአበባ ማስቀመጫ ውስጥ የደረቀ፣ ትልቅ እና የቢዥ ቀለም ያለው የዘንባባ ቅጠል ተቀምጧል። በግራ በኩል ደግሞ ጽሑፍ ያለው ወረቀት የያዘ ማሰሮ ሐምራዊ አበባዎችን ይዟል፤ ሁሉም በነጭ ጠረጴዛ ላይ ባለው ሐምራዊ ግድግዳ ፊት ለፊት ተቀምጠዋል።

በቀለማት ያሸበረቀ አንድ ጎድጓዳ ሳህን በተቀቀለ እህል ተሞልቷል፡። ረጅም የብር ማንኪያ ከእህሉ ውስጥ ተቀምጧል፡። ሳህኑ የተቀመጠው ጥቁር ቀለም ባለው የእንጨት ወለል ላይ ነው፡። የሳህኑ ዳር ብርቱካናማ፣ ሰማያዊና አረንጓዴ ንድፎች አሉት።

ይህ በቅመም የተዘጋጀ ምግብ ነው። ምግቡ በቢጫ፣ ሰማያዊና አረንጓዴ በተዋበ ሳህን ቀርቧል። ከጎኑ የተጠበሰ እንቁላልና እርጎ ይታያል። በሳህኑ የላይኛው ክፍል ላይ ማር ወይንም ሌላ ፈሳሽ አለ።

ዘመናዊ የቡኒ እንጨት የመዋቢያ ጠረጴዛና፣ በማዕከሉ ውስጥ ከላይ ቅስት ያለው ትልቅ መስታወት አለው። ከመስታወቱ በታች ሁለት መሳቢያዎች እና በሁለቱም ጎኖች በሮች ያሉት ማከማቻ አለ። በቀኝ በኩል ደግሞ ለተጨማሪ ዕቃዎች ክፍት መደርደሪያዎች ይታያሉ።

አንድ ቡናማ በቅሎ እና ትንሽ ጥቁር ጽጌረዳ ግልገል በአረንጓዴ የሳር ሜዳ ላይ ጎን ለጎን ቆመዋል። ትልቁ በቅሎ ፊቱን ወደ ፊት አድርጎ በፍቅርና በደስታ ግልገሉን ይጠብቃል። ትንሹ ግልገልም ከጎኗ ሆኖ ሲቆም ጭንቀት የሌለበት የቤተሰብ ትስስር ነው።

ወንዶች የአፈርና ውሃ ጥበቃ ሥራ ላይ ሲሳተፉ ያሳያል። ሴቶቹ ባህላዊ ቀሚሶችን ለብሰው በትላልቅ የእንጨት ምሰሶዎች አፈር ሲቆፍሩ ወይም ሲደለድሉ ይታያሉ። በሥዕሉ መሃል የተቆፈረ ወይም የተደመደመ ጥልቅ ጉድጓድ መሰል ነገር አለ። ከበስተጀርባ ብዙ ዛፎች እና ሰፋ ያለ ሜዳ ይታያል።

አንድ ሰው አረንጓዴ የአተር ፍሬዎችን በሁለት እጆቹ ከቅጠሉ ላይ እየለቀመ በሽቦ ቅርጫት ውስጥ ያስቀምጣል። ቅርጫቱ በፍሬዎች የተሞላ ሲሆን፣ ይህ ትዕይንት የደስታ እና የትጋት ስሜት ያለው የመኸር ጊዜን ያመለክታል።

ሁለት ወጣት ወንዶችን በእንጨት ሥራ ዎርክሾፕ ውስጥ በግልጽ ያሳያል። ሁለቱም ቀይ ቀለም ያላቸው የሥራ ልብሶችን የለበሱ ሲሆን፤ በግራ ያለው ልጅ ሰማያዊ የፊት ማስክ አድርጓል። በስተቀኝ ያለው ልጅ የእንጨት ሰገራ አጠገብ ቆሟል።

ረጃጅም የሆኑ ምእመናን ነጭ ልብስ ለብሰው፣ አረንጓዴና ቢጫ መለያዎች ያሏቸውን ካባዎች ተከናንበው ሰልፍ ይዘዋል። በሰልፉ መሃል አንድ ጥቁር ልብስ የለበሰ ካህን ይታያል። ይህ ሁሉ ሥነ-ሥርዓት በዋናነት ለየትኛው ሃይማኖታዊ በዓል ይካሄዳል?

ከታች ሹል እሾሃማ ቅጠሎች ያሉት፣ ከላይ ደግሞ ቀይ ክብ ሼፕ ያላቸው ሁለት አበባዎች በቅርብ ሾት ተነስተዋል። የዕፅዋቱ ግንድና ሥር የደረቁ ፋይበሮች ይገኛሉ፣ ይህም ለዕጽዋቱ ጠንካራ ገጽታ ይሰጣል። ይህ ዕጽዋት በኢትዮጵያ ተራራማ አካባቢዎች በብዛት የሚገኝ "የአዳም ወርቅ" የሚባል ተክል ነው?

በተፈጥሯዊ የእንጨት ክፍል ውስጥ አረንጓዴ ደን የሚታይበት መስኮት አጠገብ የሚሰጠው የሰውነት ማሳጅ አካላዊ መዝናናትንና የአእምሮ ሰላምን ይፈጥራል። ይህ ዓይነቱ የጤናና ውበት አገልግሎት በአካባቢው የሚገኝ የቱሪዝም ኢንዱስትሪን ምን ያህል ሊያጎለብት ይችላል?

ኃይለኛ አሞራ በክንፉ ሲበር የሚያሳይ፣ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አርማው ደስ ሲል፣ የመደነቅ ስሜት ይፈጥራል። ትኩረትና ጥንካሬን ሲያሳይ፣ ለሀገር ደህንነት ያለውን ቁርጠኝነት ማሳየቱ ይገርማል።

በሺዎች የሚቆጠሩ ሰዎች አረንጓዴ ቲሸርት ለብሰው በመንገድ ላይ ይሮጣሉ። ይህ ግዙፍ የህዝብ ተሳትፎ የደስታና የመደነቅ ስሜት ሲፈጥር፣ በስተጀርባ በረዥሙ የድልድይ መዋቅር አለው።

ፈገግ ያለች አንዲት ሴት በቅርብ ቀርባለች። ሴትየዋ ብርቱካናማ ኮፍያ ላይ የኢትዮጵያ ባንዲራ ምልክት አላት፤ ቢጫና አረንጓዴ፣ ቀይ የአንገትጌ ያለው ስፖርታዊ ልብስ ለብሳለች።

ሦስት ወንዶች ከቀለማት ያሸበረቀ ጨርቅ ፊት ለፊት ተቀምጠዋል። መካከለኛው በዕድሜ የገፉት ሰው ፈገግ ብለው መጠጥ የያዘ ኩባያ ይዘዋል። በሁለቱም በኩል ያሉት ወንዶች በደስታ ሲያወሩ ይታያሉ።

በርካታ ሰዎች በወንዝ ዳርቻ ላይ ባለ ለምለም አረንጓዴ ማሳ ውስጥ ሲሰሩ አሉ። ሌላ ሰው በወንዙ ጠጠር ያለ ዳርቻ ላይ በእግሩ እየሄደ ነው።

ሻካራ በሆነ ግራጫ ወለል ላይ የሰላጣ ቅጠልና አረንጓዴ ሎሚ ተቀምጠው ይታያል። ከፍ ብሎ ጥቅጥቅ ያለና ደማቅ አረንጓዴ የሰላጣ ቅጠል በጨርቅ ላይ ተቀምጧል። ከሰላጣው በታች ደግሞ በርካታ ትናንሽ ሎሚዎች በቀይ መሬት ላይ ተዘርግተው ይታያሉ።

የአማርኛ ጽሑፍና በመደነቅ ጥቁር ክብ ምልክት ያለበት የጥንታዊ ታሪክ መጽሐፍ ሽፋን ነው። ከታች ባለው ክፍል በፍቅር የተሳሉ የጦርነት ትዕይንቶች፣ እንዲሁም የፈረሰኞች ምስሎች አሉ።

አንድ ወጣት ብዙ ባለብዙ ቀለም ጨርቆችን በትከሻው ተሸክሞ በጎን መንገድ ላይ ይጓዛል። ከኋላ ባሉት ያረጁ ሕንፃዎችና መኪናዎች ዳራ ሲታይ የትጋትንና የጉጉትን ስሜት ይገልጻል።

በቀርከሃ ወይም በገለባ የተሰራ ጣሪያ ያለው የሬስቶራንት አዳራሽ ረጅም ቴብሎች በቀይ ቴብል ክሎዝ ተሸፍነው ለምግብ ተዘጋጅተዋል። ቦታው ሞቅ ያለ ላይቲንግ እና ምሰሶዎች አሉት። ይህ ሬስቶራንት በአፍሪካ ውስጥ ሪዞርቶች ውስጥ በብዛት የሚገኝ ባህላዊ የህንፃ ዲዛይን ያንፀባርቃል?

በሰማያዊ ሰሌዳ ላይ በነጭ ፊደላት የአዲስ አበባ ዩኒቨርሲቲ የኢንፎርሜሽን ሳይንስ ትምህርት ቤት የህንፃው አምስት ፎቆች ዝርዝር አለ። ሰሌዳው በግልጽ የማስተማሪያ ክፍሎችን፣ የቢሮዎችን እና የላቦራቶሪዎችን አቀማመጥ በእያንዳንዱ ወለል ላይ ይዘረዝራል።

ከማይዝግ ብረት የተሠሩ ማጠቢያ ማሽኖች በአንድ ረድፍ ተቀምጠዋል። ከፊቶቹ ውስጥ ባለው ክብ መስታወት በኩል ልብሶች በፍጥነት ሲሽከረከሩ፣ እንቅስቃሴው በግልጽ ይታያል። የመሣሪያዎቹ ንጽሕናና ቅደም ተከተል፣ የዕለት ተዕለት የሥራ ድካም ስሜት ይፈጥራል።

እነዚህ በጅምላ የቀረቡት የታወቁ የቸኮሌት ምርቶች በዓለም አቀፍ ደረጃ የጣፋጭ ምግቦችን ፍላጎት ያሳያሉ። የዚህ ዓይነቱ ዓለም አቀፍ የምርት ስም በየሀገሩ ገበያ ላይ ሲገባ፤ በአካባቢው የሚመረቱ የአገር ውስጥ የጣፋጭ ምርቶች ከእርሱ ጋር ለመወዳደር ምን ዓይነት ስትራቴጂ መጠቀም አለባቸው?

ወጣት ሙዚቀኛ ብርቱካናማ ሱሪና ሰማያዊ ሸሚዝ ለብሷል። ጥቁር ፀጉሩን ወደ ኋላ ሰብስቦ ማሲንቆውን በፍቅር ይጫወታል። ጨለማ በሆነው የመኝታ ክፍል መብራት በታገዘ ሁኔታ፣ ለሙዚቃ ባለው መደነቅ ሙሉ በሙሉ ተወስዷል።

አረንጓዴ እና ነጭ ቀለም ያለው "ሻሎም" የሚል ጽሑፍ የያዘ ትልቅ አውቶብስ በአስፋልት መንገድ ላይ በፍጥነት ይጓዛል። የመንገደኞችን ምቾትና ደህንነትን በጥብቅ ያሳያል። ይህ አውቶብስ ለረጅም ርቀት ጉዞ ትልቅ ተስፋንና የመድረስ ደስታን በግልጽ ይገልጻል።

ነጭ ታንከር የጭነት መኪና ቆሻሻ በሆነ መሬት ላይ ቆሟል። ከበስተጀርባው ከፍ ያለ ነጭ የውሃ ታንክ በአረንጓዴና ሰማያዊ መዋቅር ላይ ተቀምጧል። ቀይ የጭነት መያዣዎችም ይታያሉ።

ይህ የሃውልት ስራ የአክሱም ሐውልት ቅጂ የሆነ ረጅም ምሰሶ ያሳያል። ከታች በኩል ውኃ የሚረጩ ሰማያዊና ቡኒ ምንጮች ሲታዩ፣ ሐውልቱ በከተማ ህንፃዎች ተከቧል።

2 ባንዲራዎች አንድ ላይ ተጣምሮ ይገኛሉ ። ባይንድሮቹ የኢትዮጵያና የአረብ ባንዲራ ናቸው የኢትዮጵያው ያንጓዴ ቢጫ እና ቀይ ሲሆን የአረቡ ደግሞ አረንጓዴ ነጭ ና ጥቁር ነው።

አንድ ሯጭ በብርቱካንና ነጭ የውድድር ልብስ ተጠቅልሎ በከተማ ጎዳና ላይ ይሮጣል። በእጁ ላይ ያለውን ሰዓት እየተመለከተ ወደ ፊት አተኩሯል። የትልቅ መዝናኛ ጎማ ከበስተጀርባ ይታያል።

አረንጓዴ የባቄላ ተክል ነው። ረጃጅም እና ጠፍጣፋ የሆኑ አረንጓዴ የባቄላ ፍሬዎች ከነጭ አበባዎችና ከአረንጓዴ ቅጠሎች መካከል ተንጠልጥለዋል። ይህ የለምለም ዕይታ ከአዝመራው የሚገኘውን እርካታን እና ተፈጥሮ ያሳየችውን ልግስና ይገልጻል።

ባሕር ዳር ላይ፣ በጣና ሐይቅ ውስጥ፣ ልዩ ቅርፅ ያለው ሰው ሰራሽ ደሴት እና ዘመናዊ መዋቅር በመንገድ ተያይዘዋል። በአረንጓዴ ሳር የተሸፈኑት እነዚህ ስፍራዎች ለመዝናኛና ለመርከብ መትከያ የሚውሉ ሲሆን ከተማዋ በስተጀርባ ናት።

የአማርኛ ጋዜጣ ፊት ለፊት ገጽ ላይ ትልቁ "ሪፖርተር" የሚል ርዕስ በጥቁርና ቀይ ቀለም ይደምቃል። በገጹ ላይ የፖለቲከኞችና የንግድ ማስታወቂያዎች፣ ከብዙ የአማርኛ ጽሑፎች ጋር አለ። ታዲያ ይህ ጋዜጣ በየስንት ቀኑ ነው የሚታተመው?

ረዣዥም፣ ቀይ እና ቢጫ ቀለም ያላቸው አውቶቡሶች በከተማ ጎዳና ላይ ወደ ፊት ሲጓዙ ይታያሉ። የፊት ለፊቱ አውቶቡስ በአበቦች ያጌጠ ሲሆን፤ ከኋላው በኩል ደግሞ ረዥም ሕንፃ አለ።

ሐኪም የሚመስል ሰው ነጭ ካፖርት ለብሶ ወንበር ላይ የተቀመጠ በሽተኛ እግር ላይ ጎንበስ ብሎ ይመለከታል። ሐኪሙ ስቴቶስኮፕ በአንገቱ ላይ ሲያንጠለጥል፤ በሽተኛው ቀለል ያለ ሸሚዝ እና ቡናማ ሱሪ ለብሷል። ወንበሩ ቀይ መቀመጫና ወርቃማ መዋቅር ያለው ሲሆን፤ የሕክምና ምርመራ ክፍል ይመስላል።

ብርቱካናማ ቀለም ያለው ትልቅ የሰብል መሰብሰቢያ ማሽን በሩዝ እርሻ ውስጥ ሲሠራ ይታያል። ከካቢኑ ውስጥ አንድ ሰው ማሽኑን ሲነዳ፤ ረዣዥም አረንጓዴ ሣሮችና ሰማያዊና ጥርት ያለ ሰማይ ደግሞ ከበስተጀርባው ይታያል።

ሳጥኑ መለያ ሲኖረው፣ ፋይበር፣ ቫይታሚኖች፣ ማዕድናትና ወተት እንደያዘ ይጠቅሳል። የሳጥኑ ጀርባ ደግሞ ሌሎች የሕፃናት ምግቦች የተደረደሩበት መደርደሪያ አለ። ይህ የሕጻናት ምግብ ከስድስት ወር በታች ለሆነ ሕፃን ሊሰጥ ይችላል ወይ?

የሕንፃ መሰረት ሥራ በጥንቃቄ ሲሰራ የሚደንቅ ነው። የአምድ ብረት ቋት በአፈር ቦይ ውስጥ ባለው የፋውንዴሽን ብረት ጋር ተያይዞ፣ ጠንካራ መሠረት ለመጣል በጭንቀት እየተጠበቀ ነው።

አሥራ አምስት የሚያህሉ የቆዳ ጫማዎች በሁለት ረድፍ በሰማያዊ ጨርቅ ላይ ተዘርግተዋል። ጫማዎቹ በብዛት ቡናማ ቀለም ያላቸው ሲሆን፥ የተለያዩ ቅርጾችና ማሰሪያዎች አሏቸው፤ በአብዛኞቹ ጫማዎች ላይ የአንድን የእንስሳ አሻራ ወይም አርማ ማየት ይቻላል።

የሜታ ቢራ ጠቆር ያለ ቡኒ ጠርሙስ በመካከለኛው ክፍል ነው። መለያው ላይ በእንግሊዘኛ እና በአማርኛ "ሜታ ቢራ" የሚል ጽሑፍ ተፅፏል። የቢራውን የአልኮል መጠኑን 5% እንደሆነ ያሳያል። በተጨማሪም "ለአገር ውስጥ ፍጆታ" የሚል ማስጠንቀቂያ ይዟል።

ዋው ሲያምር! የቡና ቤቱ ውስጠኛ ክፍል ያስደንቃል። ክብ ቅርጽ ያለው ባርና ሰማያዊ መብራቶች ማራኪ ናቸው። የእንጨት ወንበሮችና ጠረጴዛዎች ጥሩ ይመስላሉ። መጠጣትና መዝናናት ያስደስታል። ቦታው ያጓጓ። ዘና ያለ ስሜት ይሰማል።

አንዲት ሴት በነጭና በወርቃማ ጥልፍ ያጌጠ ረጅም ባህላዊ የሐበሻ ልብስ ለብሳ፣ በተንጣለለ ሳሎን ውስጥ ቆማለች። ከኋላዋ ትልቅ ጥቁር ቴሌቪዥንና በግድግዳ ላይ የተሰቀለ የፈረስ ሥዕል አለ፤ ከስሩ ክብ የመስታወት ጠረጴዛ፣ ነጭ አበባዎችና ነጭ ምንጣፍ ይታያሉ። አታምርም?

ሰዎች ተሰባስበው ከቤት ውጭ ተቀምጠው ባህላዊ ምግብ እየበሉ ነው። በመሃል ላይ ባለው ድስት ውስጥ ወጥ ተቀምጧል፣ በዙሪያው ዳቦ እና ትናንሽ ድንቾች ተዘርግተዋል። ብዙ ወንዶችና ሴቶች በምግብ ዙሪያ ተቀምጠው ቀጠን ባሉ እንጨቶች በመጠቀም ምግቡን እየተመገቡ ነው።

ጥቃቅንና የተለያዩ ቀለማት ያላቸው ዶቃዎች (ቢድስ) በመጠቀም የተሠራ ክብ ቅርጽ ያለው የሽመና ሥራ ይታያል፤ ጥቁር፣ ቡናማ፣ ነጭና ወርቃማ ቀለሞች በኮከብ ቅርጽ ተደራጅተው ይህንን ዓይነተኛ ባህላዊ ጥበብ ምን ያህል ውበት ሰጥተውታል?

ዘመናዊ የውኃ ማፍያው አረንጓዴ ቀለም አለው። የመስታወት አካሉ በአረንጓዴ የፕላስቲክ መሠረት ላይ የቆመ ነው፣ መያዣውና የክዳኑ ጫፍ ወርቃማ ቀለም አላቸው፤ ማሰሮው ከታች አራት መቆጣጠሪያ መብራቶችን ያሳያል፤ ይህ ዕቃ ለምን ሊያገለግል ይችላል?

ትልቅ ስብስብ የተለያዩ ቢጫና አረንጓዴ ቀለም ያላቸው ሎሚዎች መሬት ላይ ተነጥፈው ይታያሉ። ፍሬዎቹ ቅርጻቸው ያልተስተካከለና ጠንካራ ቆዳ ያላቸው ሲሆን፤ አንዳንዶቹ አረንጓዴ ቀለም አላቸው። እነዚህ ትኩስ የሚመስሉ የሎሚ ዝርያዎች በገበያ ውስጥ የሚቀርቡት ለየትኛው የምግብ ዝግጅት ወይም መጠጥ ሊሆን ይችላል?

ባለብዙ ቀለም ሽፋን ያላቸው የማስታወሻ ደብተሮች (ኖትቡኮች) በአንድ ላይ ሲደራረቡ፣ ከፊት ለፊት ጥቁር አረንጓዴው ደብተር ጎልቶ ቆሟል። እነዚህ የተዘጉ ደብተሮች እውቀትን እና ሃሳብን ለመሰብሰብ ያላቸውን ትልቅ ነው። ለምን ለመጻፊያነት ዲጂታል መሳሪያዎችን ከመጠቀም ይልቅ ደብተር ይመረጣል?

በርካታ ሰዎች በትልቅ ስብሰባ አዳራሽ ውስጥ ወንበሮች ላይ ተቀምጠው አሉ። ሁሉም ተሰብሳቢዎች ወደፊት እየተመለከቱ በትኩረት እየሰሙ ሲሆን፣ ከታች ቀይ ቴሌቪዥን መስመር ላይ ፅሁፎች አሉ። ታዲያ ይህ ስብሰባ በምን ርዕሰ ጉዳይ ላይ ትኩረት አድርጎ ይሆን?

"ፍልስፍና" የሚል ርዕስ ያለውን መጽሐፍ ሽፋን ያሳያል። ትላልቅ፣ የተሰነጣጠቁ ድንጋዮች በውሃ ወይም ጥልቀት ባለው ዳራ ላይ በደረጃ ተቀምጠው ይታያሉ። (መጽሐፉን ያሳተመው አካል ተጠቅሷል።)

እጅግ ሰፊና አረንጓዴ የሆነ የእህል ማሳ በደመናማ የአየር ሁኔታ ይታያል። ከታች በቀይና ነጭ መደቦች ላይ ዜናን የሚገልጽ የአማርኛ ጽሑፍና ጊዜው 06፡19 የሚል የሰዓት መረጃ አለ። የማሳው ምርት በኢትዮጵያ የምግብ አቅርቦት ላይ ምን ያህል ተጽዕኖ ይኖረዋል?

ጥቂት የሚያብረቀርቁ አረንጓዴ ችግኞች እርጥብና ቡናማ አፈር ውስጥ እየበቀሉ አሉ። የችግኞቹ ጥርት ያለ ቅጠሎች በጠራራ ፀሐይ ይደምቃሉ፤ አፈሩ በእንጨት ፍርፋሪና ገለባ ተሸፍኗል። ታዲያ ይህች ችግኝ አድጋ የየትኛውን አትክልት ፍሬ ትሰጣለች?

ኢትዮጵያዊ አትሌት በውድድር ላይ አትሌቱ አረንጓዴና ቀይ ቀለም ያለው የሩጫ ልብስ ለብሷል። በልብሱ ላይ "ኢትዮጵያ" የሚል ጽሑፍና ስሙ "ቶላ" ተጽፏል። በሰዓቱ በብርቱ እየሮጠ ሲሆን ሌሎች ተወዳዳሪዎች ከኋላው አሉ። በከተማ መንገድ ላይ ያለ የረዥም ርቀት ሩጫ ነው።

ቀይ ቲሸርት የለበሰ፣ በዕድሜ የገፋ ሰው፣ ተንበርክኮ የፓፓያ ችግኞችን ሲያጠጣ በደስታ ፈገግ ይላል። ደረቅ መሬትና የረጃጅም ቅጠሎች የበስተጀርባው ክፍል ናቸው። ይህ የግብርና ዘዴ አዋጭ ነው ብላችሁ ታስባላችሁ?

ፊት ለፊት ፂም ያለው መካከለኛ ዕድሜ ያለው ሰው በቅርብ ፎቶግራፍ ላይ ነው። ሰውዬው ትንሽ ሸበት የመታው ጥምዝ ፀጉር አለው። በቀጥታ ወደ ፊት ይመለከታል፤ ጠይም ቆዳ አለው። ከፊሉ ጥቁር ልብስ የለበሰና፣ ከበስተጀርባው የተደበዘዘ ቅርጽ አለ።

በትልቅና አረንጓዴ በሆነ ቁልቋል (ጦስኝ) ተክል ላይ ብዙ ብርቱካናማና ቢጫ ፍሬዎች ተበታትነው ይታያሉ። ፍሬዎቹ ትንሽ እና ሞላላ ቅርጽ ያላቸው ናቸው፣ ተክሉ በደረቅና ፀሐያማ አካባቢ ያድጋል፤ ይህ ተክል በምን ያክል ጊዜ ለምግብነት ይውላል?

በጣም ብርሃን የሆነ ህንፃ ይገኛል ። ከጎኑም የመንገድ ዳር መብራቶች የተገጠሙለት የሚያምር የመኪና መስመር ከግራና ከቀኝ ይገኛል ።መስመሩ ላይም ብዙ መኪኖች ይገኛሉ ።

የአየር ማረፊያ ሰራተኞች ደማቅ ቢጫ ቬስት ለብሰው በትኩረት በትልቅ ነጭ አውሮፕላን ፊት ለፊት በግልጽ ምልክት ሲሰጡ ይታያሉ። ጥርት ያለ ሰማያዊ ሰማይ በስተጀርባ አለ። የአውሮፕላን ማቆሚያ ምልክት መስጠት ምን ያህል ትክክለኛነትን ይጠይቃል?

በኤሌክትሮኒክስ መደብር ውስጥ፣ በርካታ ቴሌቪዥኖች በቀኝ በኩል ባለው ግድግዳ ላይ በቅደም ተከተል ተሰቅለዋል። በግራ በኩል ሁለት ነጭ የልብስ ማጠቢያ ማሽኖች እና ሌሎች የቤት እቃዎች ለሽያጭ ቀርበው ይታያሉ።

አንድ ወጣት በብዙ የተከማቹ የፕላስቲክ ሃይላንዶች ፊት ለፊት ቆሟል። ሰውዬው ከጣውላ እና ከሸራ በተሰራ ጊዜያዊ መጠለያ ውስጥ ሲሰራ፣ ከአካባቢው ትላልቅ አረንጓዴ ከረጢቶች አሉ። ታዲያ ይህ ወጣት የሚሰበስባቸው ጠርሙሶች ወደ ምን ዓይነት ሂደት ያልፋሉ?

ከአራት የተለያዩ የሲም ካርድ አይነቶች የሚጀምሩ፣ ከትልቁ ሚኒ ሲም እስከ ትንሹ ናኖ ሲም ድረስ ያሉትን መጠን ልዩነቶች ያንጸባርቃል። እነዚህ የሲም ካርዶች በዋናነት የሚያገለግሉት ለምንድን ነው?

በመደብሮች ውስጥ ያሉ የቤት ዕቃዎች መደርደሪያ ያሳያል። በመደርደሪያዎቹ ላይ የተለያዩ የብርጭቆና የሸክላ ዕቃዎች ተደርድረዋል። ከላይ ያሉት ሻይና ቡና የሚቀርብባቸው ነጭ ዕቃዎች ናቸው። ከታች ደግሞ ረጃጅም ብርጭቆዎች እና ወርቃማ የቡና መቅረቢያ ጌጣጌጦች ይታያሉ። ዕቃዎቹ በመብራት ደምቀዋል።

አንድ ሽማግሌ ነጋዴ ነጭ ኮፍያ አድርጎ፤ በተጨናነቀ የቅመማ ቅመም መሸጫ ሱቅ ውስጥ ተቀምጧል። ግዙፍ ነጭና ሰማያዊ ከረጢቶች በርከት ያሉ ቅመማ ቅሞችንና ጥራጥሬዎችን ይዘዋል። በቅርብ ርቀት ላይ የደንበኛ የሚመስሉ ሁለት ወንዶች ይታያሉ።

በጥቁር እና ቀይ ዳራ ላይ፣ አንድ ሰው እጁን በአፉ እና በዓይኑ ላይ አድርጎ ዝምታንና መታፈንን ያሳያል። ከሰውየው ራስ በላይ "እስረኞቹ" የሚል የአማርኛ ቃል በነጭ ደማቅ ሆሄያት ጎልቶ ይታያል።

ይህ የኃይል ማስተላለፊያ ጣቢያ በበረዶ ተሸፍኗል። ከፍተኛ ቮልቴጅ የሚያስተላልፉ ግራጫ መከላከያዎች እና ሽቦዎች በሁሉም ቦታ አሉ። በግንባሩ ላይና መሬት ላይ ያለው ነጭ በረዶ በሰማያዊው ሰማይ ሥር ሆኖ የመብራት ኃይልን ያሳያል።

ለግል ዕቃዎች በፍርሃትና በጥንቃቄ የሚፈለግ ግራጫማ ብረት የብረት ሣጥን (Safe) በር ተከፍቶ ይታያል። በሳጥኑ ላይ የተቆለፈበትን ቁልፍ፣ የሚሽከረከር መቆለፊያና የኩባንያ ስም ምልክቶች አሉ፤ ሣጥኑ የተቀመጠው በጡብ የተነጠፈ ወለል ላይ ነው።

አንድ ትልቅ ነጭ ድንኳን ስር ብዙ ሰዎች ተሰብስበዋል፤ አብዛኞቹ ሰዎች ነጭ የባህል ልብስ ለብሰዋል፤ አንድ ቢጫ ትሸርት የለበሰ ሰው ጎልቶ ይታያል፤ ይህም ሃይማኖታዊ ስብሰባን ያሳያል፤ እነዚህ ሰዎች ምናልባት ምን ዓይነት ሥርዓት እየፈጸሙ ሊሆን ይችላል?

ሁለት ወጣቶችን ያሳያል። አንደኛው ወጣት እጅ በሚሽከረከር ልዩ ብስክሌት ላይ ተቀምጧል። ሌላኛው ወጣት ቀይ ቲሸርት ለብሶ በብስክሌቱ ጀርባ ገፋ እያደረገው ነው። ሁለቱም በፈገግታ ላይ ናቸው። እንቅስቃሴው በአፈር መንገድ ላይ ሲሆን ከበስተጀርባ ሰዎችና ከብቶች አሉ።

አንድ አናቱ ላይ ፎጣ የተመጠመ ገበሬ ይታያል ። ገበሬው ትክሻው ላይ በሁለት እጁ ከዘራ ወጥሮ ይይዛል ። በከዘራው ላይ ብዙ ዶሮዎች ተንጠልጥለው ይገኛሉ ።

ባዶ የትምህርት ክፍል ውስጥ፣ ረጅም አረንጓዴ ሰሌዳና ብዙ ወንበሮች አሉ። ሥርዓታማነቱ የመደነቅ ስሜት ቢሰጥም፣ የክፍሉ ባዶነትና ጨለማነት የጭንቀት ስሜትን ይፈጥራል።

ሦስት የዝንጀሮ ቅርጻ ቅርጾች በአረንጓዴ ተክሎች መካከል በመረጋጋት ተቀምጠዋል። ትልቁና ጥቁር ቀለም ያለው ዝንጀሮ በስተቀኝ በኩል ተቀምጦ ሁለቱን ትናንሽና ግራጫ ቀለም ያላቸውን ዝንጀሮዎች ይመለከታል። ቅርጻ ቅርጾቹ የዝንጀሮዎችን የቤተሰብ ትብብር የሚያሳዩ ናቸው።

ጠባብና የአቧራ መንገድ በሁለቱም ጎኖች በቆዩና በብርቱካናማ ቀለም በተቀቡ ቤቶች ተከቧል። በሩቅ የተቀመጠ ሰው በግማሽ ጥላ ውስጥ የሚታይ ሲሆን፣ ይህ ስፍራ የቀድሞ ቅኝ ግዛት ውበት መገለጫ ይሆን?

በትልቅ አዳራሽ ውስጥ ብዙ ሰዎች ጥቁር እና ቀይ ካባ ለብሰው ተቀምጠዋል። ከላይ ባነር ላይ የአዲስ አበባ ዩኒቨርሲቲ የምረቃ ሥነ-ሥርዓት መሆኑን ያመለክታል፤ ትላልቅ ቀይ ወንበሮች ላይ ብዙ ተመራቂዎች በካባቸውና በባርኔጣቸው ተሰይመዋል።

ዘመናዊና ትልቅ ሕንፃ ሕንፃው ባለብዙ ፎቆች ሲሆን በደረጃ የወረደ ቅርጽ አለው። ሕንፃው ብዙ መስኮቶችና የመስታወት ክፍሎች አሉት። ከሕንፃው አጠገብ አስፋልት መንገድና የእግረኛ መሻገሪያ ይታያል። በመንገዱ ዳር መረጃ ሰሌዳ አለ። ይህም አዲስ አበባ ውስጥ ያለ ሆቴል ይመስላል።

በደማቅ ሰማይ ስር የአንበሳ ሐውልት በግልጽ ጎልቶ ይታያል፤ ፊት ለፊቱም በውሃ የተሞላ የፏፏቴ ገንዳ አለ። ሐውልቱ በዘውድ ያጌጠ ሲሆን፤ ከኋላው ባለ ብዙ ቀለም መስኮቶች ያለው ዘመናዊ የሕንፃ ግድግዳ ይገኛል። በመንገድ ዳር ጥቂት ሰዎች ይታያሉ።

ጥቁር ካባ የለበሱ ሁለት ሰዎች ባህላዊ ልብስ ውስጥ ሆነው በሰዎች መካከል እየተጓዙ ነው። ባለ ብዙ ቀለም ጃንጥላዎችና ታላቅ አክብሮት የደስታና የመደነቅ ስሜትን ይፈጥራሉ።

ለገበያ የቀረቡ በርካታ ጥቁር ቀለም ያላቸው፣ ከሸክላ የተሰሩና የሚያብረቀርቁ ባህላዊ የቡና ማቅረቢያ ጀበናዎች በተራራቁባቸው ክፍተቶች ላይ አረንጓዴ የሎሚ ፍሬዎችና የሸክላ ሳህኖች አሉ፤ እነዚህ ጀበናዎች የሚሠሩት በዋነኝነት ከየትኛው ዓይነት የሸክላ አፈር በመጠቀም ነው?

ከላይ ወደ ታች በተነሳው እይታ ግዙፍና ጠቆር ያለ ደመና የሐይቁን ስፋት በፍርሃትና በጭንቀት ሸፍኗል። ከታች ያሉት ክብ ሕንፃዎች አረንጓዴ የሳር ጣራ አላቸው፤ በተቀላጠፈ አስፋልት መንገድና በለመለመ ዛፎች ተከብበዋል። መልክአ ምድሩ ቆንጆ ነው።

ሁለት ሰዎችን በግራ በኩል የወታደር ዩኒፎርምና ኮፍያ የለበሰ ሰው አለ፤ ከፊቱ በርካታ ማይክሮፎኖች አሉ። በቀኝ በኩል ደግሞ ክራባትና ጃኬት የለበሰ ሰው ይታያል። ሁለቱም ሰዎች በመግለጫ ወቅት የሚገኙ ይመስላል። በመንግሥት ጉዳዮች ላይ የሚያተኩር ምስል ነው።

በጭቃማ ገበያ ውስጥ ብዙ ሻጮችና ገዢዎች፣ ሴቶች መሬት ላይ ተቀምጠው አረንጓዴ ቅጠላማ አትክልቶችን እየሸጡ ነው። የገበያው መጨናነቅ የግብይቱን ከፍተኛ ትኩረት አለው። እነዚህ አትክልቶች ወደ ከተማ ገበያዎች እንዴት ይደርሳሉ?

ቢጫ ባለው አልማዝ ቅርጽ ውስጥ የመቅደላ አምባ ዩኒቨርሲቲ አርማ አለ። አርማው የሚነድ ችቦ እና ሰማያዊ ጥርስ ያለው ማርሽ የሚያሳይ ነው፣ ከታች ደግሞ የተከፈተ ነጭ መጽሐፍ በሰፊው ይታያል።

አንድ ሰው በደረቅ ምድር ላይ ከቆሙ በጎችና ጠቦቶች ጀርባ ፈገግ ብሎ ይታያል፤ ከበስተጀርባው ያለው የእንጨት ጎጆ እና የዱር አትክልት፣ ይህ ቦታ የገጠር ቤተሰብ የሚያከናውነው ባህላዊ የእንስሳት እርባታን አያሳይምን?

ሰፊ የመመገቢያ አዳራሽ ውስጥ ረጅም ነጭ ጠረጴዛዎችና ቡናማ ወንበሮች በረድፍ ተደርድረዋል። ባዶው አዳራሽ በቢጫ ግድግዳ ተከቦ የመደነቅና የጭንቀት ስሜትን ያስነሳል።

አንዲት ባህላዊ ነጭ ልብስ የለበሰች ሴት በቡና ሥነ ሥርዓት ላይ ተቀምጣለች። በእንጨት በተሰራ ማዕድ ላይ በትሪ የተቀመጡ ንጹህ ስኒዎች አሉ። ከፊት ለፊቷ ባህላዊ ዕጣንና ከሰል በትንሽ ማጨሻ እየተጨሰ ሽታው ይናፍሳል።

አንድ የኢትዮጵያ ባህላዊ የሙዚቃ ቡድን በመድረክ ላይ እየተጫወተ ይገኛል። ዘፋኞች፣ ዳንሰኞች እና የባህል መሳሪያ ተጫዋቾች በታዳሚው ፊት ቆመዋል። ከበስተጀርባም የከተማ መልክዓ ምድር ሥዕል አለ። ይህ የባህል ትርኢት ለኢትዮጵያ ቱሪዝም ምን ዓይነት ጠቀሜታ አለው?

አንድ ጨለም ያለ ቆዳ ያለው ሰው ነጭ ልብስ ለብሶ፣ በልብሱ ላይ አረንጓዴ፣ ቀይና ቢጫ ጥልፍ አለው። ሰውዬው በሁለት እጆቹ ክላርኔት የተባለ የሙዚቃ መሳሪያ አፉ ላይ አድርጎ በሙሉ ትኩረት ሲጫወት፣ ከበስተጀርባ የሙዚቃ መሳሪያዎች ይገኛሉ።

የቪዲዮ መቅረጫ ካሜራ በመኪና የፊት መስታወት ላይ ተገጥሟል። ከካሜራው በታች ገመድ ተንጠልጥሏል፤ ማሳያው ከፊት ለፊት ያለውን ክፍት መንገድ ያሳያል። ከሩቅ በርካታ ምሰሶዎችና ሌሎች ተሽከርካሪዎች አሉ። ይህ የቪዲዮ መቅረጫ ካሜራ ለሹፌሮች የሚሰጠው ዋና ጥቅም ምንድን ነው?

አንዲት ጥቁር ጀበና ይዛ ቡና በመቅዳት ላይ የምትገኝ ነጭ ልብስ የለበሰች አዛውንት ገኛለች አረንጓዴ ቀለም ያለው የባህል ከሚስ የለበሰች ሲሆን የቡና ገንዳውም ነጭ ነው ።

ከቀይ ድንጋይ ተፈልፍሎ የተሰራ የላሊበላ ቤተክርስቲያን ይታያል። ቤተክርስቲያኑ በርካታ የተቀረጹ መስኮቶችና የመግቢያ በሮች አሉት ። በስተግራ በኩል ደረጃዎች ይወርዳሉ ።

ነጭ የለበሱ ምዕመናን በደስታ ፈገግታ፣ በጨለማ ለኩሰው የያዙት ጧፍ ብርሃን ሲያንፀባርቅ ያመለክታል። ይህ መንፈሳዊ ጉባኤ የደስታና የፍቅር ስሜትን ያሳያል፤ ታዲያ ይህን አንድነት የፈጠረው ሃይማኖታዊ ክስተት የቱ ይሆን?

ብዙ ሻንጣ የነገቱ ወጣቶች ግማሾቹ ተቀምጦ ግማሾቹ ደግሞ ቁሞው ግማሾቹ ደግሞ በመንገድ ላይ የተጓዙ ይገኛሉ ቦታው ዳገታማ ይመስላል ከጎናቸውም ረጅም ግድግዳ ይገኛል ።

አንድ ፈገግ ያለች ሴት ፀጉሯ ቢጫ ሲሆን በፊቷ ላይ ነጭ የቆዳ ማስክ ተቀብታለች። በፊቷና በአይኖቿ ላይ ብዙ የኪያር ክቦች ተለጥፈው አሉ። ሴትየዋ አፏን በሰፊው ከፍታ በሁለት እጆቿ በጎን ያሉትን ኪያሮች እየደገፈች የውበት ሕክምና ታደርጋለች።

ደማቅ ብርቱካንማ-ቢጫ አበባዎች በጠባብ እና ረጃጅም ቅጠሎች በተሸፈኑ የዛፍ ቅርንጫፎች ላይ ተንጠልጥለዋል። የዛፉ ግንዶች ጥቁርና ቀጥ ያሉ ናቸው፤ ከበስተጀርባው አረንጓዴ እና ቡናማ ተክሎች ይገኛሉ። ይህ ልዩ መልክ ያለው ተክል በየትኛው የዕፅዋት ምድብ ውስጥ ሊመደብ ይችላል?

መንገድ ዝርጋታ ላይ ያለ መሬት ነው። ቆሻሻው ቀይ ሲሆን በአካባቢው የአፈር ክምር አለ። አንድ ትራክተር በመንገዱ ዳር ቆሟል። ከመንገዱ አጠገብ ለውሃ የሚሆኑ ትላልቅ ቱቦዎች ይታያሉ። ፕሮጀክቱ በመልማት ላይ ያለ ትልቅ ግንባታ ያሳያል።

በአንድ ስብሰባ አዳራሽ ውስጥ ረዣዥም ነጭ ጠረጴዛዎች በፈረስ ጫማ ቅርፅ ተደርድረዋል። ብዙ ወርቃማ መደገፊያ ያላቸው ቀይ ወንበሮች ጠረጴዛዎቹን ከበው ተቀምጠዋል፤ ጣሪያው ክብ ቅርጽ ባለው የኤልኢዲ መብራት ያጌጠ ነው።

በባህላዊ መንገድ የተሰራ የገንፎ ምግብ ያሳያል። ገንፎው በወጭት መሃል ክብ ሆኖ ሲቀርብ፣ መሃሉ ላይ በርበሬ የተቀላቀለበት ቅቤ አለ። ዙሪያውንም የላም ወተት መሰለ እርጎ ይከብበዋል። ገንፎ በባህላችን ለቁርስ ይዘጋጃል። ገንፎ ለሰውነት ጤና ምን ዓይነት ጠቃሚ ንጥረ ነገሮችን ይሰጣል?

በጥቁር አረንጓዴ ዳራ ላይ የኢትዮጵያ ቡናና ሻይ ባለስልጣን ወርቃማ አርማ ተቀምጧል። አርማው የቡና ፍሬ ቅርጽ ያለው ነው፣ ለኢትዮጵያ ምርቶች የሚገባውን ፍቅርና መደነቅ ይገልጻል።

ትልቅ የምግብ ገበያ ላይ የተለያዩ ፍራፍሬዎችና መጠጦች በግልጽ ያሳያል። ከታች በኩል ቢጫ ቀለም ያላቸው ድንች የሚመስሉ ፍራፍሬዎች በብዛት ተከምረዋል። ከነሱ ጋር አረንጓዴ እና ሐምራዊ ቀለም ያላቸው አቮካዶዎች እና ወይን ጠጅ የሚመስሉ መጠጦች በፕላስቲክ ጠርሙሶች ይታያሉ።

ጠቁር ጺም ያለው አንድ ሰው ቀይ ቡኒ ሸሚዝ ለብሶ በአካል ደስታን እና ፍቅርን በሚያሳይ መልኩ ፈገግ ብሏል። በብርሃን ስር ቆሞ፣ ራሱን በትንሹ ወደ ቀኝ አዙሮ በደማቅ ስሜት ወደ ሩቅ ይመለከታል።

ግራጫ ፀጉር ያለው አንድ አዛውንት ነጭና አረንጓዴ ልብስ ለብሰው መድረክ ላይ ሲዘፍኑ ይታያሉ። ማይክሮፎን ይዘው አንድ እጃቸውን ወደ ላይ አውጥተዋል። የብርሃን ብልጭታ ከበስተጀርባ አለ።

ሦስት የተለያዩ ቀለም ያላቸው የፕላስቲክ ቅርጫቶች በመስታወት ጠረጴዛ ላይ ተቀምጠዋል። ቅርጫቶቹ ፈካ ያለ ሰማያዊ፣ ፈዛዛ ቡኒ እና ሮዝ ሲሆኑ፣ በእያንዳንዱ ላይ ክብ ቅርጽ ያላቸው ቀዳዳዎች እና የናያሳ አርማ ተለጣፊዎች ይገኛሉ፤ ከበስተጀርባ የቤት ውስጥ ቁሳቁሶች አሉ።

የኢትዮጵያ አየር መንገድ አርማን በግልጽ ያሳያል። አርማው ቀይ ቀለም ባለው 'ኢትዮጵያን' በሚለው የእንግሊዝኛ ቃል እና ከሱ በታች በግዕዝ ፊደላት 'የኢትዮጵያ' የሚለው ቃል ይይዛል። በስተቀኝ በኩል የኢትዮጵያ ባንዲራ ቀለማት (አረንጓዴ፣ ቢጫና ቀይ) የተሰሩ ክንፍ የሚመስሉ ምልክቶች ይታያሉ።

የቅድስናን ክብደት የሚያሳይ ጥቁር የንግስና ዘውድና የብረት መስቀል ከፊት ለፊት በትኩረት አሉ፤ በስተጀርባ በነጭ ልብስ የተሸፈኑ ሰዎች በድብዝዝታ ይገኛሉ። እነዚህ ንዋየ ቅድሳት በሃይማኖታዊ ሥርዓቱ ውስጥ ምን ያህል አስፈላጊነት አላቸው?

ለሠርግ ሥነ ሥርዓት ያጌጠች ጥቁር መኪና ናት። የፊት ኮፈኑ ላይ በቀይ አበባዎች የተጻፈ “ላቭ” የሚል ቃል ጎልቶ አለ ። መኪናዋ በቀይና ነጭ ፊኛዎች፣ በሪባኖች እና በአበቦች በስርዓት ያማረች ሆና ቀርባለች።

የደብተሩ ሽፋን በዋናነት ቡናማ ሲሆን በውስጡ በደማቅ ሰማያዊ፣ አረንጓዴ፣ ሮዝ እና ሐምራዊ ቀለሞች የተጌጡ የአበቦች እና የቅጠሎች ሥዕሎች አሉ። በላዩ ላይ የንግሊዝኛ ጽሁፎች ተጽፈዋል። እንዲሁም የታችኛው ክፍል ላይ ኤ5 መጠን ተጠቅሷል።

ሻይ ቅጠል ከእፅዋት እና ፍራፍሬዎች የሚዘጋጅ ዱቄት ሲሆን ይህም ዱቄት የሻይን ጣምና ከመቀየሩ በተጨማሪ በውስጡ የተለያዩ አነቃቂ ንጥረ ነገሮችን ይይዛል።

በርካታ ሰዎች በገጠራማ አካባቢ መሬት ላይ ጉድጓድ እየቆፈሩ ነው። አንዳንዶቹ ጎድጓዳውን በስፋት ሲቆፍሩ ሌሎቹ ደግሞ ቆመዋል። ቦታው ደረቅና ኮረብታማ ሲሆን ዛፎች ይታያሉ። ሥራው በጋራ በመተባበር የውሃ መስመር ለመስራት የሚደረግ ጥረት ነው።

ይህ ዘመናዊ ባለ ሦስት ፎቅ ቤት ነጭና ግራጫ ቀለም የተቀባ ነው። ቤቱ ውጭና ውስጥ በሚገኙ ስትሪፕ መብራቶች ደምቋል፤ በረንዳዎቹ ላይ ጥቁር የእጅ አጥር አለ። የመስኮት ፍሬሞቹ ጥቁር ሲሆኑ፣ ከፊት ለፊቱ ጥቁር በር አለ።

ፈዛዛ ግራጫ ቀለም ያለው የዚህ መጽሐፍ ሽፋን ላይ "ረይሞን ከኖ" የሚል ቃል በጥቁር ተጽፏል። ከስሩ ደግሞ "ዛዚ" የሚል በቀይ ተጽፏል፣ ይህ መጽሐፍ በዋናነት ምን ለማስተማር ታስቦ የተዘጋጀ ነው?

በጥምቀት በዓል ላይ በርካታ ምዕመናን በቅዱስ ውሃ ውስጥ እየተጠመኩ ነው። በዛፎች እና በቀለማት ያሸበረቁ ባንዲራዎች የተከበበው ይህ የውሃ አካል ትልቅ ደስታንና መንፈሳዊ እርካታን ያንፀባርቃል።

አንዲት ሴት በእጅ በተሠሩ በቀለማት ያሸበረቁ ሰፋፊ መሶቦች፣ ሰፌዶች እና ሌሎች የቅርጫት ሥራዎች መካከል ተቀምጣለች። በእነዚህ የእጅ ሥራዎች የተሞላው ገበያ ለሀገሪቱ የቱሪዝም ዘርፍ ምን ያህል አስተዋጽኦ ይኖረዋል?

ባለ አንድ ፎቅ ቤት የቡኒና ፈዛዛ ቢጫ ቀለማት ግድግዳዎች ያሉት፣ ቡኒ ጣራና የድንጋይ ግድግዳ ጌጥ፤ በቤቱ ፊትለፊት በደንብ የተስተካከለ የአበባና የሳር አትክልት ቦታ፣ የዚህ ዓይነቱ ቤት ዲዛይን ለመገንባት የሚያስፈልገው አጠቃላይ ወጪ ምን ያህል ሊገመት ይችላል?

የኒኪ ጫማ መደብር ውስጥ ብዙ ጫማዎች በብርጭቆ መደርደሪያዎች ላይ ተቀምጠዋል። ጫማዎቹ በብዛት የስፖርት ጫማ ሲሆኑ በተለያየ ቀለምና ዓይነት ቀርበዋል። የጫማዎቹ ስርና አናት ላይ ዋጋዎችና መረጃዎች አሉ። መደብሩ በኤሌክትሪክ መብራት በደንብ በርቷል።

ጥቁር ልብስ እና ቀይ ክራባት ያደረገ አንድ ጢም ያለው ሰው ከአንድ ማይክራፎን ፊት ለፊት ተቀምጧል። ፈገግ እያለ አውራ ጣቱን ወደ ላይ ማድረጉ ትልቅ እርካታን እና በራስ መተማመንን ያሳያል።

አንድ ሰው ሰማያዊ ጂንስ ለብሶ አዲስ ጥቁርና ነጭ ከፍ ያለ የእስፖርት ጫማ አድርጓል። ሌላኛው ጫማ ደግሞ በእጅ ተይዞ ይታያል። ጫማዎቹ በግራፊክ ህትመቶች ያጌጡ ሲሆኑ ጥቁር ማሰሪያዎች እና ወፍራም ነጭ ሶል አላቸው።

አንድ ኢትዮጵያዊ ሯጭ የፍጻሜውን መስመር ሲያልፍ እጆቹን ወደ ላይ አውጥቷል። ጥቁር ማሊያና ቀይ ቁምጣ የለበሰው ሯጭ ድሉን በስታዲየም ውስጥ ያከብራል።

ካፍ የስልጠና ኮርስ የወሰዱ ሠልጣኞችን እና አሰልጣኞችን በግልጽ ያሳያል። የፊት ለፊት ያሉት ሰልጣኞች አረንጓዴ እና ቀይ ቀለም ያለው የስፖርት ልብስ ለብሰዋል። ከኋላቸው በወታደራዊ ዩኒፎርም የለበሱ ሰዎች፣ በሱፍ ልብስ የለበሱ ባለስልጣናት እና አሰልጣኞች ተሰብስበዋል።

ስለ ውበትና ጤና የሚገልጽ ማስታወቂያ ነው። ሁለት ሴቶች፣ የተለያዩ የተፈጥሮ ዘይቶችና የፊት እንክብካቤ ምርቶች ይታያሉ። ትልቁ የአማርኛ ርዕስ "8 ወሳኝ ነጥቦች ተማሩ!" ይላል። የተፈጥሮ ዘይቶች ለቆዳና ለፀጉር ጤንነት ምን ዓይነት ጠቃሚ ሚና ይጫወታሉ?

ሁለት ወጣት ሴቶች የሚያማምሩ ባህላዊ የሐበሻ ቀሚሶችን ለብሰው በክብር እየተጓዙ ነው። ቀሚሶቹ በፍቅር የተቀነባበሩ ሲሆኑ ቀይ፣ ጥቁርና ቢጫ ጥልፎች በአንገት እና በእጅጌው ላይ ደስታን ያንፀባርቃሉ። ከኋላ የሚታየው ህዝብ ደግሞ የልጃገረዶቹን ውበት በመደነቅ ይከታተላል።

ጨለማ ባለበት ስፍራ አንድ ሰው በእጁ አረንጓዴ ቅጠሎችና የበሰሉ፣ አረንጓዴ ቀለም ያላቸው የእህል ፍሬዎች ያሉበትን የዕፅዋት ቅርንጫፍ ይዞ ይታያል። ፍሬዎቹ ሽንብራየሚመስሉ ሲሆን፣ የዕፅዋቱ ሥር ደግሞ ከታች ይገኛል፤ ከበስተጀርባ ጥቁር እና ቡናማ ነገሮች ይታያሉ።

በአበባ በሞላ የድንች እርሻ መሃል ላይ ቆማለች። ባህላዊ ልብስ ለብሳ፣ ጥቂት ትላልቅ ድንች በእጆቿ ይዛ ፈገግ ብላለች። ከአካባቢዋ ረዣዥም ዛፎች ይታያሉ።

በነጭና ሮዝ አበቦች ያጌጠ ትልቅ ክብ ቅርጽ ያለው የሠርግ መድረክን ያሳያል። ነጭ ለስላሳ ሶፋ በአበቦቹ ክብ ፊት ለፊት የተቀመጠ ሲሆን፤ ከበስተጀርባው የጣሪያው ግድግዳ ሙሉ በሙሉ በሚያብረቀርቅ ነጭ መጋረጃ ተሸፍኗል።

ሁለት ጥንድ የወንዶች የቆዳ ጫማዎች አንድላይ አሉ። አንደኛው ጥንድ ቡናማ ሲሆን ሌላኛው ጥቁር ነው። እያንዳንዱ ጫማ ከብረት የተሠራ ጌጥ አለው። ከጀርባው ደግሞ ቀይ የጫማ ሳጥን አለ።

አንድ ወንድና ሴት ጥንዶች ነጭ ባህላዊ ልብስ ለብሰው፣ ፈገግታ በተሞላበት መልኩ ሴቷ የቆዳ ከበሮና ፉር ትመስል ዘንግ ይዛለች። የለበሱት ስታይል የኢትዮጵያ ባህላዊ ዲዛይን ነው። ይህ ባህላዊ አለባበስ በትግራይ ወይም በአፋር ክልሎች ውስጥ የሰርግ ሴረመኒ ላይ በብዛት የሚታይ ነው?

አንድ ጋሪ የያዘ ወጣት ነጭ ኩንታሎችን በጋሪው ላይ ጭኖ ይታያል። ጋሪውን ከአስፓልት ዳር ላይ አስደግፎ ቆማል። ከኋላውም ነጭ የጭነት መኪና ቆሞ ይታያል። አንድ ወጣት አስፓልቱን እየተሻገረ ይታያል። ከጀርባ ብዙ ዛፎች ይታያሉ።

ከመሬት በከፊል የወጣ ጥቅጥቅ ያለ ቀይ ስር አትክልት ይገኛል። ከሥሩ ቀይ ግንድ እና አረንጓዴ ቅጠሎች አሉት። በዙሪያው ጥቁር እርጥበት ያለው አፈር አለ። ይህ ስር አትክልት በኢትዮጵያ በምን ስም ይታወቃል?

በተፈጥሮ ቁሶች ተሸምነው የጥበብ ዲዛይን ያረፈባቸው እነዚህ መቀመጫዎች የባህል እና የዘመናዊነት ውህደትን ያሳያሉ። ይህ ዓይነቱ በእጅ የተሰራ እና ለቤት ውስጥ ማስዋቢያ የሚውል ሥራ የሀገር ውስጥ የእደ ጥበብ ዘርፍን ለማሳደግ ምን ያህል አስተዋጽኦ ያደርጋል?

በዚህ መጽሐፍ ሽፋን ላይ የሞት ምልክት የሆነው ገመድ እና የሀብት ምልክት የሆኑት ሳንቲሞች ጎን ለጎን ቀርበዋል። ይህ አነጋጋሪ ቅንብር ገንዘብን በስስት መሻት በሰው ሕይወት ላይ ሊያስከትል የሚችለውን የሞራል ወይም የፍጻሜ አደጋ እንዴት ያስረዳናል?

ወንበር ላይ ተቀምጣ አንዲት በዕድሜ የገፉ ሴት ግራጫ ፀጉር ያላቸው በብርቱ እየተናገሩ ነው። ለስላሳ ሐምራዊ ጃኬት እና ነጭ የአንገት ልብስ በእፅዋት ቅጠል ያጌጠ ለብሰዋል። ከፊት ለፊታቸው ማይክሮፎን አለ። በምትናገርበት ጊዜ፣ በቀኝ እጇ እየጠቆመች ነው።

በቅባት ቢጫና አረንጓዴ የሰልፈር ክምችት የሞላ ውሃ ከፊት ለፊት አለ። ውሃው ከኋላ ባሉት ደማቅ ቀይና ቡናማ የጨው ክሪስታል መሬቶች ጋር ይዋሰናል። ከላይ ንጹህ ሰማያዊ ሰማይ አለ።

ኃይለኛ ጡንቻ ያለው ሰው ጂም ውስጥ ቆሞ ከባድ ክብደቶችን ይዞ ይታያል። ሰውየው ቀለል ያለ ግራጫ ቲሸርትና የስፖርት ሱሪ ሲለብስ ጥቁር ጺም አለው። የብረት ክብደቶች መሬት ላይ ተደርድረው ይገኛሉ። የእስፖርት አሠራሩ ምን አይነት የሥልጠና ዘዴዎችን ያካትታል?

በቀይ፣ ግራጫና ጥቁር ቀለማት የተነባበረ የእግረኛ መንገድ በዛፍ ሥሮች መካከል ወደ ላይ ይወስዳል። መንገዱ እርጥብ ሲሆን፣ በሁለቱም ጎኖቹ ጥቅጥቅ ያለ አረንጓዴ ተክሎች ይገኛሉ።

ነጭና ግራጫ ቀለም ያለው ሁለት ክፍል ያለው የልብስ ማጠቢያ ማሽን ይታያል። ማሽኑ ከላይ ሰማያዊ ግልፅ ሽፋንና አራት መቆጣጠሪያ ቁልፎች አሉት። የዚህ ማሽን የኃይል ፍጆታ መጠን ምን ያህል ነው?

በዚህ ቤተ ክርስቲያን ውስጥ ያሉት ደማቅ ሃይማኖታዊ ሥዕሎች እና ባህላዊ ከበሮዎች ለብዙ መቶ ዓመታት የቆየውን የኢትዮጵያ ጥበብና ታሪክ ያንጸባርቃሉ። እነዚህን አስደናቂ ቅርሶች ከአየር ንብረት ለውጥና ከጊዜ መሸርሸር ለወደፊት ትውልድ ለመጠበቅ ምን አይነት ዘዴዎችን መጠቀም ያስፈልጋል?

ብርቱካናማ በሚመስል ጨርቅ ላይ በፀሐይ ላይ የተቀመጠው አረንጓዴ ብሮኮሊ (ቆስጣ)፣ ረጃጅም ዱባና ቀይ ሽንኩርቶች ለሽያጭ ቀርበዋል። አንድ ሰው ከፍሬዎቹ በስተግራ በኩል ተቀምጦ አትክልቶችን እየመረጠ ነው፤ አትክልቶቹ በምን ዓይነት ቦታ ላይ የተቀመጡ ናቸው?

ሰፋ ባለና በደረቀ የእህል እርሻ ላይ፣ አንድ ትልቅ ቀይና ነጭ ማጨጃ ማሽን በታላቅ ትራክተር ውስጥ እህል ሲያፈስ ይታያል። ማሽኖቹ ከምሽቱ ፀሐይ በስተግራ በኩል ተቀምጠዋል። እነዚህ ዘመናዊ ማሽኖች በእርሻ ሥራ ምርታማነት ላይ ምን ተጽዕኖ አላቸው?

ረጅም ባለብዙ ፎቅ ህንፃ ነው። በሁሉም ፎቆች ላይ የተለያዩ በረንዳዎች አሉ፤ አበቦችም አሉ። የፊት ለፊት በር በዛፎችና ቁጥቋጦዎች ተከብቧል። የሆቴሉ ስም እና የኮከብ ደረጃ በመግቢያው ላይ ተጽፏል። ጃካራንዳ ሆቴል የትኛው የአገሪቱ ከተማ ውስጥ ይገኛል?

አንዲት ሴት የፊት ቆዳ ላይ ሮዝ ቀለም ያለው የፊት ቅባት ተቀብታ በሁለት የተለያዩ አገላለጾች ትታያለች። በግራ በኩል በእጅዋ በእንጨት ሳህን ውስጥ የፊት ቅባቱን ትይዛለች። የፊት ቅባት መቀባት ለቆዳው ምን አይነት ጥቅም ይሰጣል?

የገጠር አካባቢን ያሳያል። መሃል ላይ ባህላዊ የሳር ክዳን ያላቸው ሁለት ክብ ጎጆዎች ይታያሉ። ከጎጆዎቹ ፊት ለፊት ቁጥቋጦዎችና ዛፎች አሉ። አካባቢው ደረቅና ጠፍጣፋ ሲሆን አፈር ያለበት መንገድና ዛፎች አሉ። ከሩቅ ተራራዎችና ኮረብታዎች ይታያሉ። ቀላል የገጠር ሕይወትን ያሳያል።

ሁለት የሴት እግሮች ላይ ቆንጆ የሆኑ የብር ወይም ነጭ ብረት የእግር ጌጣጌጦች (ክራንቻ) ይታያሉ። የእግር ጥፍሮቿ ቀይ ቀለም ተቀብተው ሲታዩ፣ ጌጣጌጦቹ የፍቅርንና የውበትን ስሜት ያንጸባርቃሉ። የአንጸባራቂው ጌጣጌጥ ትኩረትን ሲስብ፣ የእርካታ ስሜትም ይፈጠራል።

በትልቁ ብረት ሰሃን ላይ ቢጫ አልጫ ወጥ፣ ቀይ ድፍን ወጥና ጥብስ በሰፊ እንጀራ ተቀርበዋል። የእንጀራ ዳርቻዎች በሚያምር ሁኔታ ተጠቅልለዋል። ጣፋጭ የሆነውን ምግብ ማየት ደስታን ይሰጣል።

አስደናቂ የሆነ የፀሐይ ግዜ መጥለቅን ያሳያል። ከታች በኩል ጠቆር ባለው መሬት ላይ በዝምታ የተቀመጡ የገላዳ ዝንጀሮዎች ምስሎች በጥላ መልክ ይታያሉ። የበስተጀርባው ሰማይ በደማቅ ብርቱካናማ፣ ቀይ እና ሐምራዊ ቀለሞች ተሸፍኗል።

በብረት መደርደሪያዎች ላይ በሺዎች የሚቆጠሩ ነጭ የኤ4 ወረቀቶችና ጥቁር ሰማያዊ ፋይሎች ተደርድረዋል፤ የቢሮ እቃዎች ከፍተኛ ብዛት ያለውን ክምችት ነው። እነዚህ እቃዎች ከፊት ለፊት በተደረደሩት ባለብዙ ቀለም ማርከሮች ለምን ይለያያሉ?

'መቀሌ' የሚባል ስም ያለው አረንጓዴ እና ቀይ ቀለም የተደባለቀበት ትልቅ የጭነት መርከብ በፍጥነት ያሳያል። መርከቡ ረጃጅም ነጭ የነፋስ ኃይል ማመንጫ ምሰሶዎችን እና የካርጎ ሳጥኖችን አዝሏል። መርከቡ በወደብ ላይ በውሃ ላይ ይተላለፋል።

በአንድ አደባባይ ውስጥ፣ የፖሊስ አባላት በጋሻና በዱላ ሲመክቱ፣ ሲቪል የሚመስሉ ሰዎች በዱላ ወደ ፖሊሶች ሲገፉ ይታያሉ፤ እንግዲያው፣ የፖሊሶችና የሕዝብ ግጭት የሚመስለው ይህ ሁኔታ ምን ዓይነት የሰላም ወይም የሥርዓት መጓደልን ያሳያል?

ከላይ የተወሰደ እይታ ጥቅጥቅ ባሉ አረንጓዴ ዛፎች የተሸፈኑ ኮረብታዎችን ያሳያል። ኮረብታዎቹ እስከ ሩቅ አድማስ ድረስ ይዘልቃሉ፣ ይህም ሰፊ እና ለምለም የሆነ የመሬት አቀማመጥን ያሳያል።

ነጭ ልብስ የለበሰ ሰው ከፍ ያለ ተራራ ጫፍ ላይ ተቀምጦ ሁለቱንም እጆቹን ወደ ሰማይ ዘርግቶ፣ ከኋላው የአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ አለ። ከፊቱ ወንዝ የሚታይበት ጥልቅና ሰፊ፣ አረንጓዴ ተራራማ መልክዓ ምድርና፣ ሰማያዊ አረንጓዴ አድማስ አለ።

ባለ ብዙ ቀለም መስቀሎችና የአልማዝ ቅርፆች የተደራረቡ ሲሆን፣ ይህ ጥንታዊ ንድፍ የጥበብና የደስታ ስሜትን የሚያንፀባርቅ ቢሆንም፣ ይህ ባህላዊ ጌጥ የየትኛው አገር ቅርስ ይሆን?

ሶስት የትራፊክ ፖሊሶች መንገድ ዳር ቆመው ሴቷ የፍጥነት መለኪያ መሳሪያ ይዛለች። ሁለቱም ሰማያዊ ዩኒፎርም፣ ነጭ ኮፍያና አንጸባራቂ ለብሰዋል። የፍጥነት መለኪያ መሳሪያዎችን መጠቀም በትራፊክ ደህንነት ላይ ምን ዓይነት አስተዋጽኦ ያበረክታል?

ፋብሪካ ውስጥ ጭንብል ያደረጉ ሴቶች የሲሚንቶ ማሸጊያ ቦርሳዎችን በመደርደር ተጠምደዋል። ሰፊ በሆነውና በብርሃን በተሞላው የምርት አዳራሽ ውስጥ ሌሎች ሠራተኞችና ትላልቅ የማምረቻ ማሽኖች ይገኛሉ። ሴቶቹ በትጋት እና ትኩረት ሥራቸውን እያከናወኑ ነው።

በርካታ ቀላል ቡናማ ድንች በገበያ ቦታ ላይ በሽያጭ ቀርበዋል። ድንቹ በካርቶን ወይም በቅርጫት ተሞልተው፣ ከበስተጀርባው የዋጋ ምልክት በከፊል አለ ።

በነጭ ጀርባ ላይ የሚገኝ ጥቁር ቀለም ያለው ባለገመድ የኮምፒውተር ቁልፍ ሰሌዳ ያሳያል። ቁልፍ ሰሌዳው ሙሉ የቁጥር ፓድ ያለው ሲሆን፣ ከላይ በኩል ደግሞ የ"ሎጂቴክ" አርማ እና የተጠቀለለ ጥቁር የዩኤስቢ ገመድ ይታያል።

አንዲት ሴት የዜና ማቅረቢያ ስቱዲዮ ውስጥ መነፅር አድርጋ በንቃት ትናገራለች። ከበስተጀርባው የካርታ ምስል አለ። የእርሷ አቀራረብ ለመንግሥታዊ መረጃ ትኩረትንና የማሳመን ቁርጠኝነትን በአጽንዖት ይገልጻል።

ብዙ የታሸጉ ማሮች ተደርድረው ይታያሉ ከጎንም በባልዲ የሞሉ ማሮች ይታያሉ ። ሰዎችም ከበው በመግዛት ላይ ይገኛሉ ።ከፊት ለፊትም ሱፍ የለበሰ ሰው ይታያል።

ረጅም የቡፌ ጠረጴዛ በተለያዩ ምግቦች ተሞልቷል። ምግቦቹ በባህላዊ መልክ በሸክላ ሳህኖች ተቀምጠዋል። የጠረጴዛው ታችኛው ክፍል በብርሃን ያበራል። የጠረጴዛው ዳር በቀይ፣ በቢጫ እና በጥቁር ባህላዊ ጨርቅ አጊጧል። ይህ ዓይነት አገልግሎት በምን ዓይነት ምግብ ቤቶች ይገኛል?

ብዙ ባህላዊ የተሠራ ቅርጫቶች በአንድ የከተማ የእግረኛ መንገድ ዳር ተደርድረዋል። አብዛኛዎቹ ቅርጫቶች ቢጫና ቡናማ ቀለም ያላቸው፣ ከፊትለፊት ያሉት ደማቅ ብዙ ቀለሞች አሏቸው። የእግረኛ መንገዱ በዛፎች ተሸፍኖ ጥላ ያደረና፣ በሩቅ ሰዎች እየተንቀሳቀሱ እና ተሽከርካሪ ቆሟል።

ደመናማ ሰማይ ስር፣ ሹልና ግዙፍ የሆኑ ተራሮች በመደነቅ ስሜት ጎልተው አሉ። ከፊት ያሉት ኮረብታዎች ለምለም አረንጓዴ ተክሎችና አነስተኛ የእርሻ መሬቶችን አቅፈዋል። ሰማያዊውና አረንጓዴው ቀለም ቅንጅት የፍቅርንና የደስታን ስሜት ያለው የተፈጥሮ ታላቅነትን በሰላማዊ መንገድ የገልጻል።

አንድ ክፍል በለስላሳ ሮዝ እና ነጭ ፊኛዎች ለበዓል ተዘጋጅቷል። ግራጫ ሶፋ እና ነጭ ወንበሮች ያሉበት ክፍሉን፣ አነስተኛ መብራቶች እና ሻማዎች ያደምቁታል።

አንድ ቤት ግራጫ ግድግዳዎች እና ቀለል ያሉ ሰማያዊ ዓምዶች አሉ። የመስኮቶቹ ብርጭቆዎች በነጭ ብረት ተከልለዋል። ግቢው ባለ ብዙ ቀለም በሆነ ድንጋይ ተነጥፏል። በግቢው መካከል በነጭ ማሰሮዎች ውስጥ ብዙ አረንጓዴ ተክሎች አሉ።

ውስብስብ ጂኦሜትሪክ ዲዛይን ያለው ጥቁር ቡናማ የእንጨት ወንበር ይታያል። ከጀርባና ከመቀመጫው የብርሃን ቡናማ ቤንች አለ። ክፍሉ የእንጨት ግድግዳዎች እና የፓርኬት ወለል አለው። ወንበሩ በውስጥ ማስጌጫ ላይ ያተኩራል። ይህ ወንበር የተሰራው ከየትኛው ዓይነት እንጨት ነው?

ብዙ ረዣዥም፣ ደማቅ አረንጓዴ የዙኪኒ ፍራፍሬዎች በአንድነት ተደርድረው በጋዜጣ ላይ ተጠቅልለው ይታያሉ። እያንዳንዱ ፍሬ ቆዳው ላይ ጥቃቅን ነጠብጣቦች ሲኖሩት፤ ይህም ትኩስነታቸውንና ጥራታቸውን በደስታ ያሳያል።

በቤተክርስቲያን ውስጥ ነጭ ልብስ የለበሱ ብዙ አማኞች ለጸሎት ተሰብስበዋል። የግዙፉ አዳራሽ ግድግዳዎችና ጣሪያ በደማቅ የሃይማኖታዊ ሥዕሎች ያጌጡ ሲሆን፣ ይህ የመንፈሳዊ መታደስና የመሰብሰብ ስሜትን በእጅጉ ያጎላል።

ስምንት የሚሆኑ የጥቁር እና ነጭ ቀለም ያላቸው ላሞች በጠባብ በረት ውስጥ በተከታታይ ተደርድረዋል። ላሞቹ በአንገታቸው ላይ ገመዶች የተገጠሙ ሲሆን፤ የውኃ እና የምግብ መስጫ ገንዳዎች በተገነቡበት የኮንክሪት መደብ ላይ ተቀምጠዋል። ላሞቹ በገንዳዎቹ ላይ አንገታቸውን አጎንብሰው ሲመገቡ ወይም ሲጠጡ ይታያል።

ቀይ ሹራብ የለበሰችና ነጭ የአፍ መሸፈኛ ያደረገች ሴት በብርቱካናማ ግድግዳ ፊት ለፊት ተቀምጣለች። በእጇ ወረቀትና እርሳስ ይዛ የምትሰራ ሲሆን፤ ጠረጴዛው ላይ የተጠቀለሉ ወረቀቶች፣ በገመድ የታሰሩ ቀለም እርሳሶችና በቅርጫት የተዘጋጀ ዕቃ አለ።

በአንድ ቅርብ እይታ አንዲት ሴት ደማቅ አረንጓዴ ልብስና መከናነቢያ ለብሳ፣ ጥቁርና የተዋቡ የሕና ንድፎች በእጆቿ ላይ አድርጋለች። እጆቿን ወደ ፊት ከፍ አድርጋ የያዘች ሲሆን፤ ቀይ ሊፕስቲክና ጥቁር የጥፍር ቀለም ጎልተው ይታያሉ።

አረንጓዴ የሴቶች ጫማዎች በነጭ የእብነ በረድ መሰል ዳራ ላይ ተቀምጠዋል። ጫማዎቹ ቀጫጭን ወርቃማ ተረከዞችና የኋላ ማሰሪያ አላቸው። ጫማዎቹ በሚያብረቀርቁ ጠጠሮች የተሠሩ ክብ ቅርጽ ያላቸው ማስጌጫዎች አሏቸው። እነዚህ ጫማዎች ፍቅርንና መደነቅን የሚሰጥ ቆንጆና ውብ ንድፍ አላቸው።

ቡናማው ድብ (ግሪዝሊ) በአፉ ተከፍቶ እና ድምጽ እያሰማ በኮረብታ ላይ ቆሟል። ከኋላ በኩል፣ ከፊል ደመናማ ሰማይ ስር፣ ሹል ጫፎች ያላቸው ትላልቅ ተራሮች ይገኛሉ፤ ከፊት ያለው መሬት በደረቀ ሣር ተሸፍኗል።

ከታችወፍራም ግንድ ያለው፣ ሰፋፊ ቅጠሎቹ ከላይ የተዘረጉ ፓልም ዛፍ በቅርብ ርቀት ይታያል። ቅጠሎቹ ረጅም እና የደጋፊ ሼፕ አላቸው። ከኋላ ሰማዩ ነጭ ነው። ይህ ፓልም ዛፍ በኢትዮጵያ ውስጥ በአትክልት ስፍራዎች እና ሆቴል ሪዞርቶች ማስዋቢያነት በብዛት ይተከላል?

ቁንጮ በገጠሩ አካባቢ በብዛት ለህፃናት ጥቅም ላይ የሚውል የፀጉር አቆራረጥ ዘዴ ነው። ይህም ዘዴ ምላጭ በተባለ ስለታም ነገር በአናት አካባቢ ትንሽ ፀጉር በመተው ይከናወናል።

በርካታ ሴቶች ነጭ ልብስና ሻሽ ለብሰው ይታያሉ። አንዳንዶቹ ሴቶች ጨቅላ ህጻናት በእቅፋቸው አቅፈዋል። ፎቶው ባህላዊ ሥነ ሥርዓት ወይም ቤተ ክርስቲያን ውስጥ ያለ ሁኔታን ያሳያል። ይህ ስብስብ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጥምቀት ወይንም ሌላ ሥርዓተ ባህር የሚከናወንበትን ጊዜ ይወክላል?

የሪያል ማድሪድ የእግር ኳስ ቡድን አባላት ነጭ ማልያ ለብሰው ሲታዩ፤ በዙሪያቸው ወርቃማ ሜዳሊያዎችን በአንገታቸው ላይ ያንጠለጠሉ ተጫዋቾች በደስታ እጅ ዘርግተዋል። በመሀል ላይ አሰልጣኙ ካርሎ አንቸሎቲ ተጫዋቾቹን ከበው በሚታዩበት ሁኔታ አፋቸውን ከፍተው ደስታቸውን ይገልጻሉ።

ዘመናዊ የሳሎን ክፍል የቤት እቃዎች ስብስብ የሚታይ፣ የሚያብረቀርቅ ወለል አለው። እቃዎቹ ቡናማ እንጨትና ፈካ ያለ ግራጫ ቆዳ ያላቸው ሶፋዎችና ወንበሮች ናቸው። ጠረጴዛው መሳቢያ ያለው ነው፣ ቢጫ ትራሶች በሶፋዎቹ ላይ ተደርድረው ይታያሉ።

በጭጋግ የተሸፈነ ተራራማ መሬት ጫፍ ይታያል። ቦታው የደረቀና የእሳተ ገሞራ ውጤት የሚመስሉ ጥቁር ድንጋዮችና ፍርስራሾች አሉት። ጥልቁን ከወደ ቀኝ የሚሸፍን ጥቅጥቅ ያለ ጭጋግ ወይም ጭስ በግልጽ ይንሳፈፋል። በላይኛው ቀኝ ጥግ ላይ አንድ ትንሽ ሰው በቀይ ልብስ በግልጽ ይታያል።

በደርዘን የሚቆጠሩ ዳክዬዎች በሰላም እና በደስታ በጠራ ሐይቅ ውሃ ላይ ተንሳፈውና ቆመው ይታያሉ። ሰማያዊው ሰማይ እና አረንጓዴው የባህር ዳር ተክል በዙሪያቸው ሲታዩ የመረጋጋት ስሜትን ይፈጥራል። ንጹህ ውሃና ደመቅ ያለ ብርሃን የተፈጥሮን ፍቅር ያንጸባርቃሉ።

ደማቅ ሰማያዊ ቀለም ያለው አሮጌ ሚኒባስ ቫን ከውጭ ታጥቦ በቆመበት ሁኔታ አለ። ከበስተጀርባው የቫኑን ቀለም የሚያንጸባርቅ ቢጫና ነጭ ቀለም ያለው ግድግዳና በር ያለበት ቤት አለ።

የግብዣ አዳራሽ በወርቃማ ማስቀመጫዎችና በተለያዩ ደማቅ አበባዎች ያጌጠ ሆኖ ይታያል። በአዳራሹ ላይ ረጅም ምንጣፍ የተነጠፈ ሲሆን፤ ጣሪያው በሺዎች በሚቆጠሩ የሚያንጸባርቁ የኤሌክትሪክ መብራቶችና ነጭ ጨርቆች ተሸፍኗል። ይህ ስፍራ ያለምንም ጥርጥር ለየትኛው ዓይነት ትልቅ የሰርግ ወይም የድግስ ሥነ-ስርዓት የተዘጋጀ ነው?

በሠራተኞች የተገነባ የብሎኬት ማምረቻ ስፍራ ነው። በቆርቆሮ የተሠራ ቀላል ጣሪያ አለው። በአንደኛው ዳርቻ የተደረደሩ ግራጫ ብሎኬቶች አሉ። ሠራተኞችም በስራ ላይ ይገኛሉ። የግንባታ ዕቃዎችና እንቅስቃሴ በቦታው ይስተዋላል።

ቀይ ሸሚዝና ጥቁር ጉርድ የለበሱ ሴት ህፃናት ኮምፒዩተር በመማር ላይ ይገኛሉ ። እንዲሁም ቱታ የለበሰች መምህር ዝቅ ብላ ስተምራለች ።

ይህ የሬድዮ እና የካሴት ማጫወቻ ተግባር ያለው የሙዚቃ ማጫወቻ መሳሪያ ነው። ትላልቅ ድምፅ ማጉያዎች፣ ለመያዝ የሚያስችል እጀታ፣ እና አናሎግ መቆጣጠሪያዎች አሉት። የ1980ዎቹ እና 1990ዎቹ ባህል አመልካች ነው። ይህ ቡምቦክስ የሚመስለው የድሮ የሙዚቃ ማጫወቻ መሳሪያ ዋና ዓላማው ምን ነበር?

ረጀም ባሉት ደማቅ አረንጓዴ ቅጠሎች መሃል ደቃቅ ሮዝ ቀይ ፍሬዎች በቡድን ሆነው ተንጠልጥለዋል። የእጽዋቱ ግንድ ቀጥ ብሎ የቆመ ነው፣ ዙሪያው ደረቅና ቡኒ ቀለም ባላቸው ሳሮች የተከበበ ነው።

ወታደሮች የደንብ ልብስ ለብሰዋል እና አረንጓዴ ኮፍያ አድርገዋል ። በረሃማ በሚመስል አካባቢ ቆመው ይታያሉ፣ እና እጃቸው ላይ ጥቅልል ያለ ነገር ይዘዋል ።

ጥቁር ልብስ የለበሰ ጢም ያለው ሰው ስልኩን እያየ በብልህነት ተቀምጧል። ግዙፍ ስልክ ላይ ተደግፎ መያዣውን ሲነካ፣ "የሶስተኛ ወገን ኢንሹራንስ ክፍያዎን በቴሌብር!" የሚል መልዕክት ከላይ ይታያል። የተለያዩ የኢንሹራንስ ኩባንያዎች አርማዎች ከታች ተደርድረዋል።

ይህ ጥቁር ሳጥን በርካታ ጥቃቅን የተለያዩ መፍቻዎችን እና የመካኒክ እቃዎችን ይዟል። ራሶቹ በቢጫ የፕላስቲክ መያዣዎች ላይ ተደርድረዋል። በቀኝ በኩል ደግሞ ጥቁርና ቢጫ የያዥ እጀታና የብረት ማራዘሚያ በግልጽ ይታያሉ።

መልአኩ ቅዱስ ሚካኤል የንስሐን ጽዋ በታላቅ ፍቅርና ደስታ ያበረክታል። ሰማያዊ ልብስ የለበሰው ሰውዬ ደግሞ በአክብሮት እና በትህትና ተንበርክኮ ጽዋውን ይቀበላል። ከበስተጀርባ አረንጓዴ የዛፍ ቅርንጫፎችና ሜዳዎች አሉ።

በዚህ የቤተ-መጽሐፍት ሥፍራ በመጽሐፍት የተከበቡ የተለያዩ ዕድሜ ያላቸው ሰዎች ትኩረት አድርገው በማጥናት ላይ ናቸው። ይህ ምስል የእውቀት ብርሃን እና የማያቋርጥ ትምህርት አስፈላጊነትን የሚያጎላው በማህበረሰቡ ዕድገት ውስጥ ምን ያህል ወሳኝ ሚና ይጫወታል?

ረጅም፣ ቡናማ ቀለም ያለው እና ጠፍጣፋ ጫፍ ያለው ትልቅ ገደል ተራራ በጠራራ ሰማይ ስር ይገኛል። ከስር በኩል፣ ደረቅ መሬትና አነስተኛ የአረንጓዴ ቁጥቋጦዎች ይታያሉ፤ የቦታው ገጽታ ደረቃማ መሆኑን ያሳያል።

በትልቁ ቀይ ፊደላት "ኢትዮጵያ" ተብሎ የተጻፈ የከተማ ምልክት ከፊት ለፊት ይታያል። “ኦ” በሚለው ፊደል ፋንታ ቀይ ልብ ተቀምጧል። ከኋላ በብርቱካናማ ምሽት ብርሃን ስር የረዣዥም ሕንፃዎች ስብስብ ያለው ሰፊ ከተማ ይታያል። ሁለት ሰዎች በመንገድ ዳር ይጓዛሉ።

በጥንታዊ ሕንፃ መግቢያ ላይ የተቀመጠው ሰው የፀሐይን ጨረር እየሞቀ ብቻውን ተቀምጧል። የእለቱን መምጣትና መሄድ ሲጠባበቅ፣ በፊቱ ላይ የዘገየ ዝምታና መረጋጋት ጎልቶአል።

በርካታ ወንዶች በደረቅ የገጠር አካባቢ ውስጥ ሰፊ የሆነ የእህል ክምር በማበጠር ሥራ ላይ ተጠምደዋል። አንዱ ሰው ትልቅ አካፋ በመጠቀም እህሉን ከፍ አድርጎ ወደ አየር እየወነጨፈ ነው፣ ሌሎቹ ደግሞ በአካባቢው ቆመውና ሥራው ላይ እያገዙ ነው።

ዘመናዊ እና ትልቅ የእንጨት ቁምሳጥን ያሳያል። የቁምሳጥኑ በርጥቁርቡናማ ሲሆን ረዣዥም የብር መያዣዎች አሉት። ቁምሳጥኑ ከወለሉ እስከ ጣሪያው ድረስ የተዘረጋ ነው። ክፍሉ በሚያብረቀርቅ ወለል እና በጣሪያ መብራቶች ያጌጠ ነው። ይህ ዓይነት ቁምሳጥን ለቤተሰብ ልብሶችና እቃዎች ምን ዓይነት ጥቅሞች ይሰጣል?

ረጃጅም ነጭ ልብስ የለበሰች አረጋዊት ሴት ትልቅ የምግብ ሰሃን በእጇ ይዛ ለአንድ ሰው ስታቀርብ ይታያል። ሴትየዋ ከግራ በኩል የምትገኝ ሲሆን፤ የምግብ ሰሃኑን በጉልበቱ ላይ ለተቀመጠውና ጠምጥሞ ለለበሰው ሰው አቅጣጫ ሰጥታለች።

ዋው ሲያምር! ተፈጥሮ ሲያስደንቅ! ተራሮች በጣም ያስደስታሉ። አረንጓዴው ሸለቆ ያስደነግጣል። የነፋስ ስሜት ያጓጓል። የለመለመው እርሻ ሰላም ይሰጣል። ሰፊው ሜዳ ፍቅር ይፈጥራል። አስደሳች እይታ።

ደማቅ ቀይ ቀለም ያለው ተንቀሳቃሽ 3250 ዋት ጀነሬተር ይታያል። ጀነሬተሩ በጥቁር ብረት ፍሬም የታጠረ ሲሆን፤ የነዳጅ ማጠራቀሚያው ቀይ ሲሆን በጎን በኩል የቁጥጥር ፓነል አለው። በላዩ ላይ "196ሲሲ" የሚል ጽሑፍ ያለበት ቀይ ሞተር ክፍል ጎልቶ ይታያል።

አንድ ጥቁር ኮት እንዲሁም መነጽር የለበሰ ሰው እጆቹን አታምሩ እያወራ ይገኛል ።ከፊት ለፊቱም በፈገግታ እሱን በማየት ላይ የሚገኙ ሙስሊም አባቶች ይገኛሉ ።

አንድ ገበሬ ጥቁር ልብስ ለብሶ፣ በፀሐይ የደረሰ ቢጫ እህል ከገደላማ እርከን ላይ በመጠኑ ጎንበስ ብሎ በስሜት ይቆርጣል። ከበስተጀርባው አረንጓዴና ቢጫ የሆኑ የእርከን እርሻዎች ሲታዩ፤ ሰፊ ተራሮችና ጥርት ያለ ሰማይ ይታያል።

በፋሽን ትዕይንት ላይ ያለች ጥቁር ቆዳ ያላት ሞዴል ሰማያዊ፣ ጥቁር እና ነጭ ቅልቅል ያለው ጃኬትና አጫጭር ሱሪ ለብሳለች። ከጃኬቱ ሥር ቢጫ የጡት ማስያዣ ለብሳለች። ትልልቅ የፀሐይ መነፅር አድርጋ፣ በርካታ የአንገት ጌጣጌጦች ደርባ በድፍረት ቆማለች።

ይህ የሚያብረቀርቅ ቡኒ ቀለም ያለው የቤት ዕቃ ትልቅ ኦቫል መስታወት አለው። ከመስታወቱ በታች ሁለት መሳቢያዎች እና ወደ ቀኝ በኩል ደግሞ ከፊሉ መስታወት ያለው መደርደሪያ ያለው ቁም ሣጥን ይገኛል። ዕቃው በሚያብረቀርቅ የእንጨት ወለል ላይ ተቀምጧል።

የዩኒቨርሲቲ ወይም የትምህርት ተቋም ግቢ ውስጥ በርካታ ቀይ ጣራ ያላቸው ባለ ሁለት ፎቅ ሕንፃዎች ተገንብተዋል፡፡ ሕንፃዎቹ ቢጫና አረንጓዴ ቀለም ያላቸው ሲሆን፣ በደረቅ መልክዓ ምድር ውስጥ ባሉ የእግረኛ መንገዶች የተያያዙ ናቸው፡፡

ይህ የቆዳ ላይ ንቅሳት ጥበብ የሚያሳይ ነው። በሰዎች ጀርባና ፊት ላይ በተለያዩ ቅርጾች የተሠራ ጥልቅ ባህላዊ ምልክቶች አሉ። ንቅሳቶቹ በሰውነት ላይ በተደረደሩ መስመሮችና ነጥቦች አማካኝነት የጎሳ መለያን በትኩረት ይገልጻሉ።

በገጠር ውስጥ ሁለት ትናንሽ ቤቶችና ሌሎች የእንጨት ጎጆዎች አሉ። ቤቶቹ በረዣዥም አረንጓዴ የካክተስ አጥር ተከበዋል፤ ከበስተጀርባው ደግሞ ረዣዥም ዛፎች አሉ። ከዋናው ቤት አጠገብ ያለ አንድ ሰው ከብቶችና ፍየሎች ይታያሉ።

መንገድ ላይ ያለውን የትራንስፖርት እንቅስቃሴ ያሳያል። ትልቅ ቀይ ኮንቴነር የጫነ ከባድ መኪና በመንገዱ ዳር እየሄደ ነው። በግራ በኩል መንገድ የሚጠርግ መኪና እና ሌሎች በርካታ ተሽከርካሪዎች ይታያሉ። የኮንቴነሩ አደጋ ምልክት ይዟል። በገጠር አካባቢ ያለ ትራንስፖርት ነው።

አንድ ወጣት በጨለማ ስር እጆቹን በጭንቅላቱ ላይ አጥብቆ ጭምድዷል። የፊት ገጽታው ከባድ ሀሳብና ጭንቀትን በግልጽ ይናገራል። ጨለማው ዳራ ሰውየው በውስጥ ድብርት እየተሰቃየ መሆኑን በሐዘን ያመለክታል።

ሰፋ ያለ ነጭ ባለሁለት ፎቅ ቪላ ቤት በጥቁር የብረት አጥርና በሲሚንቶ ግንብ ታጥሮ ይታያል፤ የቤቱ የደረጃ አቀማመጥ እና የጥበቃ ሥርዓት በገጠር ዳራ ውስጥ ምን ያህል ዘመናዊና ምቹ የመኖሪያ ቦታን ይወክላል?

ዘመናዊ የቢሮ ጠረጴዛና ጥቁር ወንበር ከፊት ለፊት አሉ። በነጭ ጠረጴዛው ላይ አንድ ጥቁር ላፕቶፕ ኮምፒውተር ተቀምጧል። የኋላው ዳራ በጨርቅ የተሸፈነ ግራጫ ግድግዳ ሲሆን መሬቱ ጥቁር ቡኒ እንጨት ሆኖ ቁምነገርን ያመለክታል።

በሰልፍ ላይ የተሰበሰቡ ሰዎች የጦር መሣሪያና ዱላ ይዘዋል። አንዱ ሰው ወታደራዊ የደንብ ልብስ ለብሶ የክላሽንኮቭ ጠመንጃ አንጠልጥሏል። ከበስተጀርባ አረንጓዴ፣ ቢጫ፣ ቀይ የኢትዮጵያ ሰንደቅ አላማ ይውለበለባል። ሰዎቹ በደማቅ ሰማያዊ ሰማይ ሥር ተሰብስበዋል። ይህ ዓይነት ሰልፍ ምን ዓይነት መልዕክት ያስተላልፋል?

አረንጓዴና ቢጫ ቀለም ያላቸው ትናንሽ ክብ ፍሬዎች እንዲሁም አራት ትልልቅ ቅጠሎች በጥቁር ድንጋይ ላይ ተቀምጠው አሉ። አንዳንድ የቅጠሎቹ ክፍሎች ቢጫ ቀለም ሲይዙ፣ ፍሬዎቹ ደግሞ ከአረንጓዴነት ወደ ቢጫነት እየተቀየሩ ናቸው።

ነጭ ጋቢ የለበሰ ራሰ በራ ሰው ከፍ ባለ ነጭ መድረክ ላይ ቆሞ ማይክሮፎን ይዞ ይናገራል። ከበስተጀርባው የኢየሱስ ክርስቶስን የስዕል ምስል አለ።

ቢጫ ቀለም ባለው የኒዶ ዱቄት ወተት ቆርቆሮ ላይ ትልቁ አረንጓዴ ፊደል ጎልቶ አለ። ማዕከላዊው ክፍል የወተት ብርጭቆ ምስል ያለበት ሲሆን፣ የክብደቱ ልክ በሁለት ቋንቋዎች ተጽፏል። ታዲያ ይህ ወተት ምን ያህል የቅባት መጠን ይዟል?

ይህ ከፊል ክፍት የሆነ የእንጨትና የቆርቆሮ ጣሪያ ያለው የጡብ መሥሪያ ቦታ ነው። በግራ በኩል በስርዓት የተደረደሩ ግራጫ የኮንክሪት ብሎኮች በግልጽ አሉ። ይህ ትንሽ የጡብ ፋብሪካ በገጠራማ አካባቢዎች ለቤት ግንባታ የሚጠቀመው ምን ዓይነት ቁሳቁሶችን ነው?

ቀይ እና ቢጫ ቀለም ያለው ባንዲራ በኃይል እየተንቀጠቀጠ በሰማያዊ ሰማይ ስር ይውለበለባል። የባንዲራው የታችኛው ክፍል በባቡር ሀዲድ መስመር ላይ ሆኖአል፤ ይህም የጉዞ ደስታን እና የፍቅርን ስሜት ይሰጣል። በባንዲራው ጠርዞች ላይ ወርቃማ ዘርፎች አሉ።

የፈረሰ ሕንፃ እና መንገድ ላይ ያለ እንቅስቃሴ ያሳያል። የሕንፃው የላይኛው ክፍል ፈርሶ ፍርስራሹ መሬት ላይ ተዘርግቷል። ሁለት ሰዎች በፍርስራሹ ላይ ቆመው ይታያሉ። በመንገድ ላይ ሰዎች በእግራቸው ሲሄዱ እና ነጭ የጭነት መኪና ቆሞ ይታያል። አንዲት ሴት ዣንጥላ ይዛለች።

"እናት ጎንደር " የሚል ግዙፍ ነጭ ጽሑፍ በጥንታዊ የድንጋይ ግድግዳ ፊት ለፊት ተቀምጧል። ሁለት ሰዎች በፊደሎቹ መካከል ቆመዋል፣ ግድግዳውም ለጥገና በብረት ተከቧል።

ከፊል የፈረሰ ግድግዳ ላይ የተንጠለጠለ ቢጫማ ሰሌዳ የ"የለማ የውስጥ ደዌና ህፃናት ክሊኒክ" ማስታወቂያ ነው። ሰሌዳው የ24 ሰዓት አገልግሎትን፣ የስልክ ቁጥርን እና የህክምና መሳሪያዎችን ያሳያል፤ በሰሌዳው መሰረት የሚሰጠው አገልግሎት ምንድን ነው?

የኢትዮጵያ ጉምሩክ ኮሚሽን አርማ ነው። ሰማያዊ ቀለም ያላቸው ሁለት እጆች ወደ ላይ ገንዘብ የሚመስል ክብ ነገር ይዘዋል። ቢጫ ቀለም ያላቸው ቀስቶች ገንዘቡን ሲከቡት፣ ከላይ የሚያበሩ ጨረሮች ይታያሉ። ከሥሩ "ጉምሩክ ኮሚሽን" የሚል የአማርኛ ጽሑፍ በግልጽ ተቀምጧል።

ሦስት መሪዎች ሰማያዊ ዳራ ባለው ጠረጴዛ ፊት ለፊት ተቀምጠዋል። ጠረጴዛው ላይ ነጭና ቀይ አበባዎች አሉት፣ ከኋላቸው የቱርክ፣ የኢትዮጵያና የሶማሊያ ሰንደቅ ዓላማዎች ተሰክተዋል። መሪዎቹ ጥቁር ልብሶችን ለብሰው በጽናት ተቀምጠዋል።

ሕንጻው በመስታወት የተሸፈነ የታችኛው ወለል ያለው ሲሆን፤ የላይኛው ወለል በባህላዊ የፊደል ቅርጾችና ቅጦች ባላቸው ፓነሎች በአጽንዖት ተሸፍኗል። በእንግሊዝኛና በአማርኛ የቤተ-መጻሕፍቱ ስም ከታች በግልጽ ይታያል። ይህ ትልቅ ዘመናዊ ሕንፃ በውስጡ ምን ያህል ቁጥር ያላቸውን መጻሕፍት ሊይዝ ይችላል?

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሥዕል አቀራረብ ነው። ጌታችን ኢየሱስ ክርስቶስ ጴጥሮስን ጨምሮ ደቀ መዛሙርቱን እግራቸውን ሲያጥብ ይሳላል። ደቀ መዛሙርቱ በጠረጴዛ ዙሪያ ተቀምጠዋል። ጌታ ኢየሱስ ክርስቶስ እግር የማጠብ ትምህርት የሰጠው ለምንድን ነው?

ጥቁር ሰማያዊ ልብስና ክራባት የለበሰ አንድ ወጣት ወንበር ላይ በጭንቀት ፊት ለፊት ተቀምጧል። እጆቹ ጠረጴዛው ላይ ተጣብቀው ተቀምጠዋል፤ ከበስተጀርባ የአዲስ አበባ ዩኒቨርሲቲ አርማና የኢትዮጵያ ሰንደቅ ዓላማዎች በፍቅር ተሰቅለዋል። ሰውየው ቁጣ የሌለበት ነው።

አንድ ሠራተኛ ነጭ ልብስ ለብሶ፣ የፊት ጭምብል አድርጎና ጓንት ተጠቅሞአል። ሠራተኛው ረጅም ብርቱካንማ ቱቦ ካለው መሳሪያ ጋር የተያያዘውን የቀለም መርጫ ወደ ጣሪያው አነጣጥሯል። የቀለም ሽታ ሊያስከትል የሚችለውን ፍርሃት ለመከላከል ጥንቃቄው ትልቅ ነው።

ለጤናማ አመጋገብ ወይምለቆዳ ውበት ጥቅም ላይ የሚውሉ የተፈጥሮ ንጥረ ነገሮችን ዋናዎቹ ንጥረ ነገሮች ሶስት የተቆራረጡ ዱባዎች እና በትንሽ ነጭ ሳህን ውስጥ ያለ ማር እንዲሁም ማር ማንሻ ናቸው። እነዚህ ንጥረ ነገሮች ለምን አይነት የውበት ሕክምና ሊያገለግሉ ይችላሉ?

ነጭ ሻሽ ያደረገች አንዲት ሴት በደስታ ፈገግ ትላለች። ሰማያዊ ቀለም ባለው ዳራ ላይ፣ ጥቁር ሰማያዊ ልብስ በአንድ እጇ ይዛለች። የኅብረት ባንክ አርማ በላይኛው ጥግ ላይ ይገኛል።

አንድ ጎልማሳ ሰው ጥቁር ሰማያዊ ሸሚዝ ለብሷል። የቀኝ እጁን ጠቋሚ ጣት በአፍንጫው አካባቢ አስቀምጦ በአሳቢነት ይመለከታል። ፊቱ ወደ ግራ ዞሯል።

ይህ ግራጫማ ካርታ በምስሉ ማዕከል የምትገኘውን የኢትዮጵያ ሀገር ያሳያል። በኢትዮጵያ ውስጥ "አምሃራ" የሚል ጽሑፍ ያለበት የአማራ ክልል ቦታ በጥቁር አጉልቶ ተጽፏል። ካርታው የኢትዮጵያን አቀማመጥ ከአጎራባች አገሮች እና ከቀይ ባህር ጋር ያሳያል።

በአንድ ትልቅ የኢንጄራ ምንጣፍ ላይ በብዛት የተዘጋጁ የአይብ፣ የጎመን፣ የጥብስና የበሰለ ስጋ ምግቦች ተደርድረዋል። በመሃል የጥሬ ስጋ (ክትፎ) ጎድጓዳ ሳህኖችና አንድ የእንቁላል ወጥ ይገኛሉ። ሳህኑን የተሞላው የሚደነቅ ጥሬ ስጋ በብዛትና በቀለም ልዩነት ባህላዊ ግብዣን ነው።

የብርቱካን ቀለም ያላቸው በርካታ ፍሬዎች በቅርብ ርቀት ላይ በሚገኝ ወፍራም እና ትልቅ አረንጓዴ የቁልቋል ተክል ግንድ ላይ ተሰቅለው አሉ፤ የፍሬዎቹ ቆዳ ጥቃቅን ነጠብጣቦችና እሾኾች አሏቸው፤ ይህ ዓይነቱ ተክል በብዛት የሚያድገው የትኞቹ የኢትዮጵያ ክልሎች ላይ ነው?

አንዲት ትንሽ ልጅ የመማሪያ ክፍል ውስጥ ከመጻሕፍት መደርደሪያ ፊት ለፊት ቆማ ይታያል። ልጅቷ ቀይ ሹራብ ለብሳ፣ ጥቁር ዱላ በመጠቀም ነጭ ሰሌዳ ላይ ያለ ነገር እያመለከተች ነው። በትኩረት የሆነ ነገር የምትጠቁመው ይህች ልጅ ለትምህርት ምን ያህል ፍላጎት ሊኖራት ይችላል?

በአንድ ኮንፈረንስ አዳራሽ ውስጥ ሦስት ሰዎች በአንድ ላይ ቆመው ፈገግ ይላሉ። ከኋላቸው “ሳል 2” የሚል ጽሑፍና የኢትዮጵያ ንግድ ምልክት ያለበት ፖስተር ይታያል። የኮንፈረንሱ ተሳታፊዎች በልብስ የታደሙ ሲሆን፣ ሌሎቹ ተሰብሳቢዎች በአካባቢው ይገኛሉ።

ሰዎች ሃይማኖታዊ ነጭ ልብሶች ለብሰው በዋሻ ውስጥ በሚገኝ ሃይማኖታዊ ስፍራ ተሰብስበዋል። በመሃል ላይ፣ የፈረሰኞች ምስል ያለበት ትልቅ ሥዕል፣ ሥዕሉ በስተግራ በኩል ቀይ መጋረጃና የኢትዮጵያ ሰንደቅ ዓላማ ተሰቅለዋል። ምዕመናን በቁጭት እና በትህትና ጸሎት ላይ ተቀምጠው ይታያሉ።

የሚያብለጨልጭ የሠርግ አዳራሽ በሀምራዊ መጋረጃዎች፣ በአበቦች ቅስት እና በሺዎች በሚቆጠሩ አምፖሎች በደመቀ ሁኔታ አጊጧል። የአበባው እና የብርሃኑ ድምቀት ፍቅርን በአጽንዖት ይገልጻል። ይህን ሁሉ ዝግጅት ለማድረግ የተፈጀው ጊዜ ምን ያህል ይሆን?

ሁለት ሴቶች በደስታ ፈገግታ ስልኮቻቸውን እርስ በእርስ እያሳዩ ይመለከታሉ። የግራዋ ሴት ቡናማ ጃኬት ለብሳ ሳለ፣ ቀኝ በኩል ያለችው ሴት ደግሞ ደማቅ ሐምራዊ ጃኬት አድርጋለች። ይህም የዲጂታል ክፍያ ጥቅምን የሚያሳይ አይደለም?

ወደ አስራ ስድስት ሰዎች የሚገመቱ የፖሊስ አባላት እና መከላከያ ጋሻ ለብሰው ይታያሉ፤ የፖሊሶቹ ቡድን ከትልቅ ሕንፃ ፊት ለፊት በሚገኝ አረንጓዴ የሣር ሜዳ ነው። ይህ ስብሰባ በአካባቢው ምን ዓይነት የፀጥታ ወይም የማኅበራዊ ቀውስ ሊፈጥር ይችላል?

ሰፊና ባለ ብዙ ፎቅ ሆቴል ከፊት ለፊት ይታያል፤ "ደብ አንበሳ ሆቴል" የሚል የአማርኛና የእንግሊዝኛ ጽሑፍ አለው። በርካታ መኪኖች ከፊት ለፊቱ ባለው የአስፓልት ላይ ቆመዋል፤ ትላልቅ አረንጓዴ ዛፎችና ተክሎች የሆቴሉን ግቢ ያጅባሉ። በስተቀኝ የኢትዮጵያ ሰንደቅ ዓላማ በአጽንዖት ሲውለበለብ ይታያል።

ነጭ ልብስ ፣አረንጓዴ ኮፍያ እና መነጽር ያደረጉ ባለስልጣኖች ማሳ በመጎብኘት ላይ ይገኛሉ። በመሃላቸውም የኢትዮጵያ ባንዲራ ተተክሎ ይውለበለባል። ማሳውም ለም የጤፍ ማሳ ይመስላል።

ንጹሕ ነጭ የሆኑት የእነዚህ ቡና መጠጫ ስብስብ (ፊንጃል፣ ረከቦትና ጀበና) በደማቅ ባህላዊ ቀለም ጥለት ያሸበረቁ ናቸው። ይህ ዘመናዊና ባህላዊ ውህደት የኢትዮጵያ የእደ-ጥበብ ውበትን በግልጽ በማሳየት ለቡና ሥነ-ሥርዓት ልዩ እይታን ይሰጣል።

አራት ባለብዙ ቀለም የፋይል መያዣዎች (ፋይሎች) - ሐምራዊ፣ ቀይ፣ ሰማያዊ እና አረንጓዴ - በነጭ ዳራ ላይ በግልጽ ተሰልፈው አሉ። የፋይሉ ቀለም መለያየት በቢሮ ሥራ ውስጥ ምን ጥቅም ይሰጣል?

አንድ አትሌት የዋልታ ዝላይ ውድድር ላይ በአየር ላይ ከፍ ብሎአል። አትሌቱ ብርቱካንማና አረንጓዴ ልብስ ለብሶ፣ ምሰሶውን አጥብቆ ይዞ በቁጣና በፍርሃት መካከል ያለ የትኩረት ስሜት አለው። ከታች ያለው ቀይ አግዳሚ በትኩረት ይሻገራል።

አንዲት ሴት ሰማያዊ አረንጓዴ ቀለም ያለው ሀይድ ለብሳ፣ በተጌጠ አልጋ ላይ ተቀምጣለች። ከበስተጀርባ በሰማያዊና ነጭ ቀለም ያጌጡ ግድግዳዎች፣ የተለያዩ ቅርጽ ያላቸው ቅርፃቅርፆች፣ የአበባ ማስቀመጫዎችና ሳህኖች በግድግዳው ውስጥ ባሉ መደርደሪያዎች ላይ አሉ።

ነጭና ሰማያዊ ቀለም ያለው ባንዲራ በብዙ የሰው ስብስብ መካከል በደስታና በኩራት ይውለበለባል። በስተጀርባ ሌሎች የኢትዮጵያ ባንዲራዎች የፍቅርና የሀገር ውዴታን ያንጸባርቃሉ።

ደማቅ ብርቱካንማ ቀለም ያላቸው፣ ቀጭን ማሰሪያ ያላቸው ሴቶች ጫማዎችን ያሳያል። አንደኛው ጫማ በእጅ የተያዘ ሲሆን፣ ሁለተኛው ጫማ በእግር ተለብሶ ይታያል። እግሩ የወርቅ የእጅ አምባር ለብሷል።

ጥቁር እና ቀይ ቀለም ያላቸው ሁለት ሚድላንድ ኤክስ-ቶከር ዎኪ-ቶኪዎች ጎን ለጎን ቀርበዋል። እያንዳንዱ መሳሪያ ጥቁር አንቴና እና ዲጂታል ስክሪን አለው።

ቡኒና ቀይ ቀለም ያለው ተኩላ እንስሳ በከፍታ ቦታ ላይ በእርጋታ ይጓዛል። ጭራው ጫፍ ነጭ ቀለም ያለው ሲሆን፣ ከኋላው ሰማያዊና ግራጫ ቀለም ያለው ትልቅ ተራራ ደብዝዞ አለ። ታዲያ ይህ ዝርያ በዋናነት የሚገኘው በየትኛው የአፍሪካ አካባቢ ነው?